ጥቁር ሰማያዊ ቀለም ያለው ክሮኖግራፍ የእጅ ሰዓት ሙሉ በሙሉ በነጭ ጀርባ ላይ ቀርቧል። ሰዓቱ ጥቁር መደብ፣ ጥቁር ባዜል፣ የቆዳ ማንጠልጠያ እና ሶስት ንዑስ መደቦች እንዲሁም የጊዜ መቁጠሪያ መስኮት አለው። የሰዓቱ መያዣ ከምን ዓይነት ቁሳቁስ ሊሰራ ይችላል?

ከፍተኛ መጠን ያላቸው የአልኮል መጠጦች ሲሆኑ መጠጦች ለረጅም ጊዜ እንዲቀመጡና ቅዝቃዜ እንዲኖራቸው በፍሪጅ ውስጥ ተቀምጠዋል። በጣም ከፍተኛ የሆነ የአልኮል መጠን ስላላቸው ከሀያ አንድ አመት በታች ያሉ ሰዎች ፈጽሞ የተከለከሉ ናቸው።

ጥቁር ክርል ፀጉር እና አጭር ጺም ያለው ወንድ ሰማያዊ ሻርፕ ለብሷል። ቤዥ ጃኬት እና ሰማያዊ ሻርፕ ለብሶ ከመቅረጫ መሳሪያ ፊት ቀርቧል። ከበስተጀርባ ቀላል ሰማያዊ ባክግራውንድ አለው። ሰውየው ዘፈን የሚዘፍን ይመስላል። ክርል ፀጉርን መንከባከብ ምን ዓይነት ጥንቃቄ ያስፈልገዋል?

መንገደኞች በገጠር መንገድ ላይ ካቆመ አውቶቡስ እየወረዱ ወይም እየጫኑ ነው። መንገዱ ወጣ ገባና አቀበት ነው፤ በዙሪያው አረንጓዴ ዕፅዋት ይበቅላሉ። ከሩቅ በስተጀርባ ሰፋ ያለ ቆላማ ቦታ አለ።

ይህ የማስታወቂያ ምስል በኢትዮ ቴሌኮም የቀረቡ ሦስት ዓይነት የጥቅል አገልግሎቶችን በዋጋና በአገልግሎት መጠን ያነጻጽራል። ጥቅሎቹ ዕለታዊ፣ ሳምንታዊ እና ወርሃዊ ተብለው የተከፋፈሉ ሲሆን፣ በላዩ ላይ ሎሚዎች ይታያሉ። ከእነዚህ ጥቅሎች መካከል የበለጠ ቅናሽ ያለው የትኛው ዓይነት ጥቅል ሊሆን ይችላል?

የከተማ መስተዳድር አባላትን ይመስላል። በስተመሃልም የአዲስ አበባ ከተማ አስተዳደር አርማ ይመስላል። የአዲስ አበባ ከተማ አስተዳደር በኢትዮጵያ ልማት ውስጥ ምን ያህል ትልቅ ሚና ይጫወታል?

በተደራረበ የገበያ መደርደሪያ ላይ የተለያዩ ትኩስ ፍራፍሬዎችና አትክልቶች ያሳያል። ከታች ብዙ ቀይ ሽንኩርትና የአናናስ ፍሬዎች ሲታዩ፣ በላይ ደግሞ ቢጫ ሎሚ፣ አቮካዶ፣ አረንጓዴ ፓፓያና በሰበበ ሙዝ ይታያሉ። ቀለማቱ የተለያዩና የሚያምሩ ናቸው።

ሰውየው መንገዱ ላይ ተቀምጠው የዊልቸር ጎማቸውን ወደፊት እያሽከረከሩ ይገኛሉ። ከፊት ለፊቱ ያለው ትልቅ ጎማና ከኋላው ያሉት የዊልቸር ጎማዎች ሰውየው በሚያሽከረክሩበት ወቅት እገዛ ያደርጋሉ።

በትላልቅ ህንጻዎች የተከበበ፣ በሰዎች እና በመኪናዎች የተሞላ የከተማ እይታ። መሀል ከተማው ባለ ብዙ ፎቅ ሰማይ ጠቀስ ህንጻዎች፣ ከፍታ ላይ ያለ ትራም እና በተጨናነቀ መንገድ ላይ ብዙ ተሽከርካሪዎች አሉት። ከላይ በነጭ ፊደላት ተጽፏል።

የጥቁር ቡናማ ወጥ ክምር በነጭ ወይንም ቡናማ እንጀራ በጎን በኩል ትንሽ የተከተፈ ሰላጣና ሌላ የተቀቀለ አትክልት ተደርጎ እንጀራው ክብ ቅርጽ ያለው ሲሆን፣ የጎን ምግቦቹ መሃል ላይ ያለውን ወጥ ይከብቡታል። ይህ ወጥ የየትኛው እንስሳ ሥጋ የተሠራ ነው?

ሰፊ ባለሁለት መስመር አውራ ጎዳና በከተማው ውስጥ ያልፋል። መንገዱን በክብ አደባባዮች አማካኝነት ያቋርጣል። በአካባቢው የከተማ ቤቶች፣ ትላልቅ ፋብሪካዎችና ኮረብታዎች ይገኛሉ። የዚህ ዓይነቱ ሰፊ መሠረተ ልማት ለአካባቢው ኢኮኖሚ ምን ያህል ጠቀሜታ አለው?

ሁለት ረጃጅም ፀጉር ያላቸው ጭላዳ ዝንጀሮዎች በሣር ላይ ተቀምጠዋል። ሁለቱም ዝንጀሮዎች በደረት ላይ ቀይ የሰዓት መስታወት ቅርጽ አላቸው። በስተቀኝ ያለው ዝንጀሮ ከበስተግራ ካለው ይበልጣል እና ረጅም ፀጉር አለው።

በርካታ አረንጓዴ እና ትንሽ ቢጫ ቀለም ያላቸው ፒር ፍራፍሬዎች በካርቶን ሳጥን ውስጥ ተዘርግተዋል። እያንዳንዱ ፍሬ ለመከላከልና ጉዳት እንዳይደርስበት በነጭ አረፋ መረብ ተጠቅልሏል። አብዛኞቹ ፍራፍሬዎች ላይ ቀይና ነጭ አርማ ያለበት ክብ ተለጣፊ ተለጥፉዋል።

ነጭ ሻማ እና ጥምጣም የለበሱ ብዙ ሰዎች ከሳር ቤት ውጭ ተሰብስበዋል። ሰዎች በሰፊ ክብ ተቀምጠው መንፈሳዊ ወይም ባህላዊ ስብሰባ ያካሂዳሉ። ስብሰባው በየትኛው አካባቢ ነው የሚደረገው?

ቀይ ቆርቆሮ ጣሪያ ያለው ክብ ቅርጽ ያለው ባህላዊ ሕንፃ አረንጓዴ ሜዳ ላይ ቆሟል። ሕንፃው ከእንጨት በተሠሩ መስቀልኛ ቅርጾች የተገነባ መዋቅርና በረንዳ አለው። ከፍ ያለ የእንጨት ደረጃ ወደ ሁለተኛው ፎቅ ያደርሳል።

ጥቁር ልብስና ቀይ ክራባት ያደረገ ሰው በጠረጴዛ ፊት ለፊት ተቀምጦ፣ ቀኝ እጁ ጠረጴዛው ላይ ሲሆን በሁለቱ ማይክራፎኖች ይናገራል። ከጀርባው የቡኒ የእንጨት ፓኔል ግድግዳ አለ። ሰውዬው ማን ነው? ስለ ምን እየተናገረ ነው?

በአፈር መልክ በተፈጨ ቡና ክምር ላይ የተጠበሱ የቡና ፍሬዎች አሉ። ጥቂት ፍሬዎች በቅርበት ሲቀርቡ ሌሎቹ ደግሞ ከደበዘዘው ዳራ ጋር ተቀላቅለዋል። ፍሬዎቹ ጥቁር ቡናማ ሲሆኑ በውስጣቸው ጥቁር መስመር አላቸው።

ከፍ ካለ ቦታ የተነሳ ሰፊ ሰማያዊ ሐይቅ ይታያል። በሐይቁ መሃል ላይ፣ ረጅም እና ጠባብ የሆነ፣ አረንጓዴ ዛፎችና አንዳንድ ህንፃዎች ያሉት ደሴት ይገኛል። ከበስተጀርባ በገጠር ሰፈራዎች ያሉት ተራራዎች አሉ። ይህ ደሴት በየትኛው የኢትዮጵያ ሐይቅ ላይ ትገኛለች?

ሙዚቀኘዋ መድረክ ላይ ማይክራፎን ይዛሙዚቃ እየተጫወተች ነው ። ነጭ የባህል ልብስ ለብሳ፣ ልብሱም ቢጫ፣ ቀይ እና ሰማያዊ መስመሮች አሉት። እሷም ከርል የፀጉር አሠራር እና ትላልቅ የጆሮ ጌጦች አድርጋለች።

አንድ ጥቁር ፀጉር ያለው ሰው በቅርብ እይታ ቀርቧል። ሰውዬው ነጭ ሸሚዝ እና የወይራ አረንጓዴ ልብስ ለብሷል። ፈገግታ በፊቱ ላይ እየታየ ካሜራውን በቀጥታ ይመለከታል። ከበስተጀርባው ደብዛዛ ብርሃን ያለበት ቦታ ይታያል።

ጥቁር ገመድ አልባ የጆሮ ማዳመጫዎች እና መሙያ መያዣ በቡናማ የእንጨት ጠረጴዛ ላይ ቀርበዋል። የጆሮ ማዳመጫዎቹ አንጸባራቂ ጥቁር ሲሆኑ በእያንዳንዳቸው ላይ ነጭ አርማ አላቸው። መያዣው ክፍት ሆኗል።

አትክልቶቹ ረዥም አረንጓዴ ግንድ ያላቸው ሲሆን፣ ቅጠሎቻቸው ጥቁር እና አረንጓዴ የተደባለቀ ቀለም አላቸው። በሳጥኑ ውስጥ በብዛት ተሞልተዋል። እነዚህ አትክልቶች በየትኛው የኢትዮጵያ ክፍል በስፋት ይበቅላሉ?

በነጭ ጀርባ ላይ አንድ ትልቅ፣ ዘመናዊ የሩጫ ማሽን ብቻውን ይታያል። ማሽኑ ጥቁር መሮጫ ቀበቶ እና ግራጫ እና ብርቱካንማ ቀለም ያላቸው የብረት ፍሬሞች አሉት። ይህ ማሽን በዋነኝነት የሚውልበት የሰውነት እንቅስቃሴ አይነት ምንድን ነው?

ጠረጴዛዎች ላይ በተከታታይ የተቀመጡ በቅርጫት የተሞሉ የባህላዊ ምግብ ስብስቦች አሉ። እያንዳንዱ ትልቅ ክብ ቅርጫት በዋናነት እንጀራ የያዘ ሲሆን፣ በተለያዩ ምግቦች እና ማስዋቢያዎች ተሸፍኗል።

ዘመናዊ የቢሮ ክፍል ውስጥ ከእንጨት የተሠራ ትልቅ ዴስክ አለ። ዴስኩ ላይ ክፍት ላፕቶፕ፣ መብራትና የጽሕፈት ዕቃዎች ተቀምጠዋል። ከጀርባው መደርደሪያዎችና የመጻሕፍት ማስቀመጫ አሉ። ቦታው ለቢሮ ሥራ የተዘጋጀ ነው።

ደማቅ ብርቱካንማ ፍሬዎች ከአረንጓዴ ቅጠሎችና ቅርንጫፎች ጋር በቅርበት ቀርበዋል። አራቱ ኦቫል ቅርጽ ያላቸው ፍሬዎች በቅርንጫፉ ላይ ተንጠልጥለዋል። ፍሬዎቹ ያልተስተካከለ ገጽ አላቸው። ከበስተጀርባ ቅጠሉ ከጥላው ጋር ተቀላቅሎ አረንጓዴና ቡናማ ነው።

አንዲት ወጣት ሴት በጐዳና ላይ ተቀምጣ የአንድን ሰው ጫማ በጥንቃቄ ትወለወላለች። በራሷ ላይ ሰማያዊ ጨርቅ አስራለች፤ ከኋላዋ ደግሞ አንድ ሰው በሞባይል ስልክ ሲያወራ ይታያል። ይህች ሴት የሥራ አጥነቷን ወይም ድህነቷን ለማሸነፍ ምን ያህል እየደከመች ነው?

ብዙ ወርቃማ ቀለም ያላቸው የአንገት ጌጦች እና የጆሮ ጌጦች በአንድ ቡናማ ወለል ላይ ተቀምጠዋል። ጌጣጌጦቹ ጥቁር እና አረንጓዴ ዕንቁዎች አሏቸው። ከበስተጀርባ የተቆረጡ የዛፍ ጉቶዎችና ቀይ ጨርቅ አለ። ጌጣጌጦቹ የየት ባህል ጌጣጌጥ ናቸው?

ባለ ወርቅ ልብስ የለበሰ የአብያተ ክርስቲያናት መሪ "ማይክሮፎን" ይዞ ንግግር ያደርጋል። በዙሪያው በባህላዊ ሃይማኖታዊ ልብሶች የተንቆጠቆጡ ሰዎች አሉ። መድረኩ በብርቱካናማ እና ሮዝ ቀለም ባላቸው ጥላዎች የተሸፈነ ነው። ሁኔታው የሃይማኖት ስነስርዓት መሆኑን ያሳውቃል።

ብዙ ወጣቶች ከድንጋይ ግድግዳ ላይ ወደ ሰማያዊ ውሃ እየዘለሉ ከፍተኛ የውሃ ትቢያ ፈጥረዋል። አብዛኛው ህዝብ ነጭ ልብስ ለብሶ ከጀርባቸው ቆሞ ሂደቱን ይመለከታል። ይህ የውሃ መዝለል ሥነ ሥርዓት የትኛውን በዓል ያከብራል?

ሙሉ በሙሉ በግራጫ ልብስ የተለበሰ አንድ መነጽር ያደረገ ሰው ትከሻ አካባቢ በሚያሳይ ቅርበት ቆሞ በከፊል ወደ ግራ ዘንበል ብሎ ይመለከታል። አጭር ፀጉርና ጠባብ የሆነ የክራቫት ስር ይዟል። በኢትዮጵያ ፖለቲካ ውስጥ ምን ዓይነት ሚና ወይም ቦታ ነበረው?

ሰማያዊ የመንገድ መሪ ምልክት የያዘ የአበባ መብራት ፊት ለፊት ይታያል። ከበስተጀርባው ደግሞ ትልቅ ባለብዙ ፎቅ የመንግሥት ሕንፃ የሚታይ ሲሆን። ይህ የመንገድ ምልክት ለየትኞቹ ስፍራዎች አቅጣጫ በአማርኛ ተጠቅሟል?

ብዙ አዲስ የተገነቡ ባለ ብዙ ፎቅ ሕንፃዎች በቀይ ጣራ እና ባለ ቀይ ቡኒና ፈዛዛ ቢጫ ግድግዳዎች ተደራርበው አሉ። ሕንፃዎቹ ከፊት ለፊታቸው ከሚገኘው አረንጓዴ የሳር ክዳን በስተጀርባ በቆመ ደረቅ እና ጥቁር አፈር ላይ ይቆማሉ።

ጎልፍ ለመጫወት የሚያገለግሉ ነጭ ጫማዎች፣ ነጭ ጓንት እና ነጭ ኳስ በአረንጓዴ የሣር ምንጣፍ ላይ ተቀምጠዋል። ጫማዎቹ ነጭ ማሰሪያና ቡኒ ቀለም ያላቸው የቆዳ ማስጌጫ አላቸው። ጓንቱ በጫማው ላይ ተደርቧል።

አስደናቂ የሆኑ ሕንፃዎች ከውኃ አካል አጠገብ ተዘርግተው ተቀርጿል። ባለብዙ ፎቅ ሕንፃዎች፣ ነጭ ግድግዳና ቀይ ጣራ ያላቸው ሲሆን፣ ሰማያዊው ውሃና ጥርት ያለው ሰማይ ውበት አጎናጽፈዋል። ሕንፃዎቹ ምን ዓይነት አገልግሎት ይሰጣሉ?

በመንገድ ላይ ሁለት ሴቶች ባህላዊ ልብሶችን ለብሰው ይሄዳሉ ። አንደኛዋ በሰማያዊ ጥልፍ የተዋበ ነጭ ቀሚስ ስትለብስ፣ ሌላኛዋ ደግሞ ሰማያዊ ልብስና ጥልፍ ያለበት ጨርቅ ለብሳለች፡፡ የሚታዩት ሴቶች የለበሷቸው ልብሶች የትኛው የኢትዮጵያ ባህል ይወክላሉ?

ፀሐይ ስትጠልቅ፣ ዝቅተኛ የሆኑ የዝንጀሮ ምስሎች በጨለማ ኮረብታዎች ላይ ተቀምጠዋል። ሰማዩ ብርቱካንማ እና ጥቁር ሰማያዊ ደመናዎች አሉት፤ ከበስተጀርባ የተደራረቡ ሰማያዊ ተራሮች አሉ። ዝንጀሮዎቹ ምሽት ለመግባት እየተዘጋጁ ነው። ዝንጀሮዎቹ የትኛው ዝርያ ናቸው?

አረንጓዴ ችግኞች የበቀሉበት የእርሻ መሬት ላይ ገበሬዎች በበሬ እያረሱ ይገኛሉ። በታችኛው ቀኝ ጥግ ላይ ዜና አቅራቢ በምልክት ቋንቋ መልዕክት እያስተላለፈች ነው። ስር ያለው ጽሑፍ የጎርፍ መጥፋትን ያመለክታል። በሬ አርሶ ማልማት በአካባቢው የተለመደ ነው?

ሁለት ሰዎች በገለባ መሃል ቆመው በሬዎችን በበትር እየነዱ ነው። አንድ ጎልማሳ ገበሬ በሰማያዊ ልብስና በቢጫ ጥምጣም በትሩን ተደግፎ ቆሟል። አንድ ልጅ ደግሞ በሬዎቹን ወደ ፊት እየነዳ ነው። ከበስተጀርባ ኮረብታማ ተራሮች እና ደማቅ ሰማያዊ ሰማይ ይታያል።

ጥቁር ረጅም እጅጌ ሸሚዝ የለበሰ፣ ክንዶቹን አጣጥፎ የቆመ፣ በብር አንገት ጌጥ ያጌጠ፣ እና በካሜራ ቀጥተኛ ያልሆነ እይታውን የሰጠ መካከለኛ እድሜ ያለው ሰው የት ይገኛል፡፡ ሰውዬው በምስሉ ላይ የሚታየው ምን ዓይነት ስሜት ወይም ሁኔታ የሚያንፀባርቅ ይመስላል?

ወንዝ ወይም የፍሳሽ ማስወገጃ ቦታን ለማስተካከል እየተሠራ ነው። አንድ ቢጫ ትራክተር እና አንድ ትልቅ መኪና በደረቅ አፈር እና ድንጋዮች በተሞላ ጥልቅ ጉድጓድ ውስጥ ይታያሉ። በግራ እና በቀኝ በኩል አፈር ተቆፍሮል። ከበስተጀርባው ደግሞየ ተገነቡ ህንጻዎች አሉ።

ትላልቅ ክብ ዳቦዎች በሰማያዊ ፕላስቲክ ላይ ተደርድረው በቅርጫት ውስጥ ተቀምጠዋል። ከላይኛው ዳቦ ላይ ጥቁር እጀታ ያለው ቢላዋ ተቀምጧል። ዳቦዎቹ ቡናማ ቀለም ያላቸውና ቅርጻቸው ትንሽ የተዛባ ነው። ከዳቦዎቹ በስተቀኝ አረንጓዴ የሙዝ ቅጠሎች አሉ።

የካርቱን ምስሎች ያሏቸው ጥንድ ሮዝ የህፃናት ቤት ጫማዎችን ። ጫማዎቹ በደማቅ ሮዝ ቀለም እና በሰማያዊ ሶልና ውስጠኛ ክፍል ያሸበረቁ ናቸው።

በነጭ ዳራ ላይ አንጸባራቂ ጥቁር ቡናማ የቆዳ የወንዶች ጫማዎች ጥንድ ሆነው አሉ። ጫማዎቹ በካፕቶ እና በተጠለፉ ማሰሪያዎች ያጌጡ ናቸው። ወፍራም ጥቁር የጎማ ጫማ አላቸው። የጫማው ቆዳ በብርሃን የተንጸባረቀ ነውን?

ሁለት ሴቶች በቅርበት ተቃቅፈው ደስታ የሚፈነጥቅ የፍቅር ጊዜ ያሳልፋሉ። አንዷ ቀይ የራስ መሸፈኛ አድርጋ እጇን በአፏ ላይ ስትደግፍ፣ ሌላኛዋ ቀላል ሰማያዊ የራስ መሸፈኛ ለብሳ ጉንጯን ትስማለች፡፡

የወርቅና የብር ቀለም ያለው የፋሽን ጌጣጌጥ ስብስብ በጥቁር አቋም ላይ ይገኛል። ስብስቡ በጠርዝ ላይ ጥቁር እና ቢዩዊ ዕንቁዎች ያለበት ሰፊ የአንገት ጌጥ፣ ሁለት ክብ ቅርጽ ያላቸው ትላልቅ የጆሮ ጌጦች ያካትታል።

በቀይ-ቡኒ ጠረጴዛ ላይ በተዘረጋ ክብ እንጀራ ላይ ሶስት አይነት ምግቦች ቀርበዋል። በእንጀራው ላይ የቀረቡት እነዚህ ሦስት የተለያዩ ምግቦች (ባቄላ፣ ወጥ እና ሰላጣ) በአንድ ላይ ምን ዓይነት የተሟላ አመጋገብ ይሰጣሉ?

ከቀይ፣ ቢጫና ሰማያዊ ቀለም የተሰሩ ሶስት ክብ ቅርጾች ሲደራረቡ ይታያሉ። እያንዳንዱ ቀለም ሲደራረብ የተለያዩ ቀለሞችን ፈጥሯል። ቀይና ቢጫ ሲደራረብ ብርቱካናማ፣ ቢጫና ሰማያዊ ደግሞ አረንጓዴ፣ ቀይና ሰማያዊ ደግሞ ሐምራዊ ሰርቷል።

ዘመናዊ ባለ ብዙ ፎቅ ሕንጻ አለ። ሰማያዊ ቀለም ያለው ሕንጻ ከፍተኛ ቁጥር ያላቸው መስኮቶች አሉት። በረንዳዎችና አጥሮች በጥቁር ብረት ተሠርተዋል። ዋናው በር ክብ ቅርጽ አለው። ከመግቢያው በፊት ድንጋዮች እና ጠጠር መሬት ላይ ተከማችተዋል።

አራት ሴት አትሌቶች በመሮጫ ሜዳ ላይ ናቸው። ሦስቱ የኢትዮጵያን ቡድን የሚወክሉ ሲሆን አረንጓዴ የውድድር ልብስ ለብሰዋል። አንዷ አትሌት መሬት ላይ ወድቃ ቀሪዎቹ እየሮጡ አለፏት። የወደቀችው አትሌት ምን እየተሰማት ሊሆን ይችላል?

አንድ ሰው በድሮ ህንፃ መግቢያ ላይ ተቀምጧል። ግድግዳው ነጭ ሲሆን በሩ በጨለማ መጋረጃዎች ተሸፍኗል። በህንጻው ላይ **ቡና ቤት** የሚል ጽሑፍ አለ። ሰውየው ሰማያዊ ቬስት እና ብርቱካናማ ሱሪ ለብሷል። ቡና ቤቱ ከምን ሰዓት ጀምሮ ነው የሚከፈተው?

ልያው ቀይ ቡናማ ቀለም ያለው፣ ጥቅጥቅ ያለ ፀጉር ያለው ሲሆን ጫፉ ላይ ባለ ሹል ድንጋያማ ቦታ ላይ ቆሞ ይታያል። በጣም የሚለየው ገጽታው ትልልቅና ወደ ኋላ የተጠመዘዙ ቀንዶቹ ናቸው።

በቀኝ እጅ የተያዘ ባለ ብዙ ቀለም ያለው የበቆሎ ዛላ አለ። ዛላው ነጭ፣ ቢጫ እና ሐምራዊ ቀለማት የተደባለቁ ጥራጥሬዎች አሉት። ከበስተጀርባው አረንጓዴ የበቆሎ ቅጠሎች እና ደረቅ መሬት አለ። ይህ በቆሎ ምን ዓይነት ዝርያ ሊሆን ይችላል?

ረጃጅም ዛፎች በስተጀርባው የሚገኙበት ነጭ ቀለም የተቀባ ህንጻ መውጫ መንገድ ይታያል። ህንጻው አዲስ የተሰራ ወይም በቅርቡ የታደሰ ሲሆን፣ ነጭ ግድግዳዎችና የአሉሚኒየም ቆርቆሮ ጣሪያ አለው።

ሶስት ቀጭኔዎች በአንድነት ሆነው ከፊታችን ባለው ክፍት መሬት ላይ ቆመዋል። በተፈጥሮ አካባቢያቸው የሚገኙት እነዚህ ቀጭኔዎች ረዣዥም አንገታቸውና ቡኒ ነጠብጣብ ያለው ቆዳቸው ትኩረት ይስባል።

ጥቁር ቆዳ ያለው ሰው ፊት ለፊት ይመለከታል። ሰውየው ረጅም ጥቁር ጠምዛዛ ፀጉር በግንባሩ ላይ አውርዷል። አገላለጹ ከባድ እና ቀጥተኛ ሲሆን፣ ጥቁር ዓይኖቹ በግልጽነት ያፈጣጥራሉ።

ማሳያ ስክሪኑ ላይ ሰዓት የሚታይበት ሐምራዊ ሽፋን ያለው ታብሌት አለ። የስክሪኑ ዳራ የህጻን አካል ነው፣ በታችኛው ክፍል ላይ ሌሎች ሰዎች ደረጃ ላይ ተቀምጠዋል። ይህ ታብሌት ከእንጨት ጠረጴዛ ላይ ተቀምጧል፣ ታብሌቱ ከምን የተሰራ ይመስላችኋል?

ክብረ በዓል አከባበር ቦታ ነው። ካህናት ነጭ ጋቢ ለብሰው በሁለት መስመር ተሰልፈው። መሀላቸው ትልቅ መስቀል ያለው መዋቅር፣ ባንዲራዎችና የሰዎች ስብስብ አለ። በስተኋላ በኩል ባለ ብዙ ፎቅ ሕንጻ አሉ። የደመራ ሥነሥርዓት ይሆን?

አንድ ወጣት ገበሬ በእርሻ መሬት ላይ ዘር እየዘራ ነው። ገበሬው በግራ እጁ ሮዝ ሳህን ይዞ በቀኝ እጁ አፈር ውስጥ ይዘራል። መሬቱ ቡናማና ለም አፈር ሲሆን ከበስተጀርባ ትናንሽ ቤቶች አሉ። አርሶ አደሩ የትኛውን የእርሻ ዘዴ ይጠቀማል?

ሰፋ ያለ የመሬት ገጽታ ከከባድ የደመና ሽፋን በታች አለ። ከፊት ለፊት፣ የተነጠፈ መንገድ እና በአረንጓዴ እፅዋት የተከበበ በድንጋይ የተገነቡ ክብ ሕንፃዎች አሉ። ከኋላው ሰፊ ሐይቅ አለ።

የእግረኛ መራመጃ ለየት ባለ አሰራር ተሰርቶ ሃይቁ መሃል ላይ ወዳለ አነስተኛ ደሴት ጋር ያገናኛል። ይህ መራመጃም ነጭ እና ጥቁር ቀለም ያለው ሲሆን በሁለት በኩል ወደ ግራ እና ወደ ቀኝ ወጣ ያሉ ክፍሎች አሉት።

ባህላዊ የኢትዮጵያ ምግብ ነው። ክብ ቅርጽ ያለው ቡናማ አምባሻ ከጥቁር መረቅ ጋር በጥቁር ጎድጓዳ ሳህን ውስጥ ተቀምጧል። ጎድጓዳ ሳህኑ ቀይና ቢጫ ገመዶች ባሉት በተሠራ የቀርከሃ ቅርጫት ላይ ተቀምጧል። ምግቡ ለመመገብ ዝግጁ ሆኖ ሙቀት ይተፋል።

ብዙ አማኞች በቤተክርስቲያን መግቢያ ፊት ለፊት ተሰብስበው ይታያሉ። አብዛኞቹ ሴቶች ነጭ ሻሽና ባህላዊ ቀሚስ ለብሰው ሲሆን፣ አንዳንዶቹ ደግሞ ብርቱካናማና ሰማያዊ ቀለም ያላቸው ልብሶች ይዘው ይታያሉ። ከበስተጀርባ በድንጋይ የተገነባ ትልቅ ሕንፃ በግልጽ ይታያል።

መግለጫ ብዙ ሰዎች በተጨናነቀ የጂምናስቲክ ክፍል ውስጥ የተለያዩ ስፖርታዊ እንቅስቃሴዎችን ሲያደርጉ ያሳያል። በዚህ ክፍል ውስጥ የሚደረጉት የአካል ብቃት እንቅስቃሴዎች ለየትኛው የሰውነት ክፍል የበለጠ ትኩረት ይሰጣሉ?

በአንድ ሰፊ የፋብሪካ አዳራሽ ውስጥ ሴት ሰራተኞች የሲሚንቶ ከረጢቶችን እያስተካከሉ። ሴቶቹ የተለያዩ የራስ መሸፈኛዎችን እና የፊት ማስኮችን አድርገዋል። በርከት ያሉ የብርቱካናማ እና ቡናማ ከረጢቶች በጠረጴዛዎች ላይ ተከምረዋል። ከበስተጀርባ ትላልቅ የኢንዱስትሪ ማሽኖች አሉ?

የኢትዮጵያን ሰላም ለማስከበር ሲሉ በኮርያ ሄደው የተሰዉ የኢትዮጵያን ወገኖቻችንን ለማስታወስ የተገነባ ፓርክ ሲሆን። የዚህ ብሔራዊ ፓርክ መገኘ የት ነው? በስንት ዓመተ ምህረትስ መሰረተ ?

ዓለም አቀፉ እና ታዋቂ የሩጫ አትሌት ቀነኒሳ በቀለ በፈገግታና በደስታ አኳኋን ተመስሏል። የአትሌቱ የፊት ገፅታ እና የጥርስ ክፍተት ጎልተው ይወጣሉ።

ድንጋያማ ግድግዳ አጠገብ፣ የሃይማኖት ሰዎች ተሰብስበው መጽሐፍ እያነበቡ ነው። አንዳንዶቹ ነጭ ጋቢ ለብሰዋል፤ አንዱ ደግሞ ቢጫ ልብስ ደርቧል። ከፊሎቹ ወንበር ላይ ተቀምጠዋል፣ ሌሎቹም ቆመዋል።

አረንጓዴ ረዣዥም ዕፅዋቶች እና በሰማያዊ ቀለም የተሸፈኑ ዝቅተኛ ቁጥቋጦዎች ከፊት ለፊት ተተክለዋል ። ከበስተጀርባ በደረቅ ተክል የተሸፈነ ቀይ ኮረብታ አለ ። እነዚህ ዕፅዋቶች ለምግብነት ወይስ ለጌጣጌጥ ያገለግላሉ?

ሴትየዋ ላም ስታልብ ትታያለች፣ ፊቷ ላይ ደግሞ የሆነ የጭንቀት ስሜት ይነበባል። ይህቺ ሴት በፊቷ ላይ ጭንቀት የተፈጠረው በምስሉ ላይ ከሚታየው ሁኔታ ጋር ተያይዞ ነውን?

የሚያብረቀርቅ የፀሐይ ብርሃን ባለበት ክፍት ቦታ፣ ገበሬዎች ከብቶችን ይዘው በቅርጽ የተሰሩ ሶስት ትላልቅ የወርቃማ ገለባ ክምር ዙሪያ የግብርና ሥራ ሲሰሩ አሉ፤ እነዚህ አፍሪካዊ የሚመስሉ የገለባ ክምሮች ለምንድነው የተቀመጡት?

ሰዎች በከፊል ክፍት በሆነ ምግብ ቤት ውስጥ በርጋታ ተቀምጠዋል። በተፈጥሮ እንጨት ጠረጴዛና ወንበሮች ላይ ተቀምጠው ምግባቸውን ሲመገቡ እና ሲጨዋወቱ አሉ።

“ባህሌ የኢትዮጵያ ምግብ” የሚል ትልቅ ምልክት ያለው ሬስቶራንት የንግድ ቦታ ላይ ተቀምጧል። ምግቦችና መጠጦች የሚያሳዩ ምናሌዎች በግድግዳ ላይ ተሰቅለዋል። ሁለት ሰራተኞች ከባለ መስታወት መደርደሪያ ጀርባ ይታያሉ። ቦታው ንፁህና ስርዓት ያለው ይመስላል።

ደማቅ ቀለም ያላቸው ሽንኩርቶች፣ ብርቱካንማ ፍራፍሬዎች፣ ሎሚዎችና ሙዞች መረብ ውስጥ ታሽገው ተሰቅለዋል። እነዚህ ፍራፍሬዎችና አትክልቶች በትኩረት የተመረጡ ሲሆን፣ የገበያውን ልዩነትና ደማቅነት ያሳያሉ። እነዚህን ትኩስ ፍራፍሬዎች መግዛት ለሰውነት ምን አይነት የጤና ጠቀሜታ አለው?

ኮረብቶቹ ጥቅጥቅ ባለው ዛፍ ተከበዋል፤ ሰማዩ ነጭ ደመናማ ነው። እነዚህ ኮረብቶች ምን ተብለው የሚታወቁ የዓለማችን ታዋቂ የቱሪስት መዳረሻ ሊሆኑ ይችላሉ?

የራስ ቆብ እና ቀሚስ የለበሱ ሰራተኞች ማሽኖችን እና መሳሪያዎችን በመጠቀም መንገድን እየጠገኑ ነው። ሱቆች እና ሕንፃዎች በሁለቱም መንገድ ዳር በኩል ተሰልፈዋል። መንገዱ ገና አልተጠናቀቀም።

ጥቁርና ቀይ-ቡናማ ቀለም ያላቸው ብዙ የቆዳ ቀበቶዎች በመደብር ውስጥ ተሰቅለዋል። አብዛኛዎቹ ቀበቶዎች ከጣሪያው ላይ የተንጠለጠሉ ሲሆን፣ ሌሎች ደግሞ በታችኛው ክፍል ተቆልለዋል። ሁለት ሰዎች በመደብሩ ጨለማ ክፍል ውስጥ ቆመው አንዳች ነገር ይሰራሉ።

አንድ ልጅ በስተጀርባ በድንጋይ የተገነባ፣ ክብ ቅርጽ ያለው እና በሳር የተሰራ ጣሪያ ያለው ባህላዊ ጎጆ ፊት ለፊት ቆሟል። ይህ የኢትዮጵያ የገጠር አካባቢ የተለመደ የቤት አሰራር አይነት ነው። የዚህ አይነት ባህላዊ የቤት አሰራር ጥቅሞች ምንድናቸው?

እሳት አደጋ ተከላካይ የሆነ ሰራተኛ ቀይ በሆነ ትልቅ የእሳት አደጋ መኪና የኋላ ክፍል ቆሟል። ሰራተኛው ቱቦ ለብሶ ለመስራት ተዘጋጅቷል፤ የመኪናው በሮች ክፍት ናቸው።

በጥቁር ሰማይ ስር፣ ከተማዋ በአንድ የክብ መንገድ ዙሪያ ባሉ መብራቶችና ረዣዥም ሕንጻዎች ታበራለች። ክብ መንገዱና የመንገድ መብራቶቹ ይህንን የከተማ አደባባይ የትኛው ቦታ ያደርጉታል?

የሆስፒታል ክፍል ውስጥ አንድ ታካሚ ከአየር ማናፈሻ መሳሪያ ጋር ተኝቶ ሲታይ፣ የህክምና ባለሙያ በመሳሪያው ማያ ገጽ ላይ ያለውን መረጃ በቅርብ የሚከታተለው፣ ይህ የህክምና ድርጊት የታካሚውን ጤንነት ለመከታተልና ለመቆጣጠር ምን ያህል ወሳኝ ነው

የኢትዮጵያ ንብረት የሆነ ግራጫማ ጭነት መኪና (ትራክተር) ባዶ ሰማያዊ ተጎታች ይዞ በአስፋልት መንገድ ላይ ይጓዛል። ከኋላው ጥቂት ሰዎችና ሌላ መኪና አሉ።

ሰፋ ያለ የከተማ ጎዳና በከፍተኛ የትራፊክ መጨናነቅ ውስጥ ሆኖዋል። በመንገዱ ላይ ብዙ አይነት ተሽከርካሪዎች፣ የጭነት መኪናዎች፣ አውቶቡሶች እና ትናንሽ መኪናዎች ተከምረው አሉ። በጎዳናው ዳርቻ ላይ ብዙ እግረኞች ይንቀሳቀሳሉ።

ሰማያዊ ቀለም ያለው ባለብዙ ጎን የክብ ቤተ ክርስቲያን በደመናማ ቀን ታይታለች። ቤተ ክርስቲያኑ የብረት ጣራ ያለውና በሰማያዊና ቀይ ቀለም የተቀቡ ምሰሶዎች አሏት፤ አረንጓዴ ዛፎች ከኋላው ይገኛሉ።

ብዙ ህጻናት እና ወጣቶች በውሃ ውስጥ ሲዋኙ እና ሲጫወቱ ይታወቃሉ። አንዳንዶቹ ሲጠልቁ ሌሎቹ ደግሞ ፊታቸውን ከውሃ ውስጥ አውጥተው ይታጠባሉ። የውሃው አካል ለሰዎች የሚጠቅመው እንዴት ነው?

እጅግ ብዙ ጥቁር ወይን ጠጅ ቀለም ያላቸው ረዣዥም የባሚያ/ቢደኝ አይነቶች በቅርብ ርቀት ይታያሉ። አትክልቶቹ ለስላሳ ሲሆኑ፣ በጋዜጣ መጠቅለያ ውስጥ ተቀምጠው ጥቁር መያዣ ውስጥ አሉ።

በኢንዱስትሪ ግቢ ውስጥ፣ ረድፍ የሆኑ ሰማያዊ መኪኖች ከማምረቻው ስር ቆመዋል። መኪኖቹ ከላይ በተንጠለጠሉ ማሽኖች የቡናማ መዳበሪያ ጭነው ይታያል፤ ይህም የማጓጓዝ ስራ መሆኑን ያመለክታል። እነዚህ የጭነት መኪናዎች በዋናነት ምን ዓይነት ሸቀጦችን ያጓጉዛሉ?

አስር ባለ ቀለም ካርዶች ወይም ወረቀቶች በክምር ተዘርግተዋል። ቀለሞቹ ጥቁር፣ ሮዝ፣ ሐምራዊ፣ ነጭ፣ ብርቱካናማ፣ አረንጓዴ፣ ቡናማ፣ ቢጫ፣ ሰማያዊ እና ቀይ ናቸው። ቀዩ ካርድ በግንባር ቀደምትነት ጎልቶ ወጥቷል። ሁሉም ካርዶች ጠርዝ ላይ የተደረደሩ ናቸው።

ዘመናዊና የተሟላ የሚመስል ኩሽና በማራኪ ቀለማት እና ምቹ አደረጃጀት ተሰርቷል፤ በውስጡ ብዙ ዕቃዎችን መያዝ ይችላል? እንደዚህ አይነት ካቢኔት ለማስገባት የሚያስፈልገው ግምታዊ ወጪ ምን ያህል ሊሆን ይችላል?

በሰማያዊ ዳራ ላይ በውሃ ላይ ተንሳፍፈው የሚታዩ ሰባት ትላልቅ ነጭ ድንጋዮች በቅደም ተከተል ተቀምጠዋል። ድንጋዮቹ በላይኛው ክፍል ሲመሩ፣ ቀይ በሆነው "ፍልስፍና" በሚል ጽሑፍ የመጽሐፍ ሽፋን ላይ ተቀምጠዋል።

አንዲት ፈገግ ያለች ሴት በተጨናነቀ የገበያ ቦታ ላይ ባለ ሱቅ ውስጥ ተቀምጣለች። ሴትየዋ በግራጫና ጥቁር ልብስ ለብሳ፣ ራስዋን በጨርቅ ጠቅልላለች። ሱቁ የተለያዩ ዕቃዎችን፣ የሸክላ ሥራዎችንና የቅመማ ቅመሞችን አከማችቶ ይገኛል።

ቢጫ ቀለም ያለው ትልቅ ሲሚንቶ ማደባለቂያ መኪና በግንባታ ቦታ ላይ ይገኛል። ከበስተጀርባ ብረት እና እንጨት የተገጣጠሙ ስካፎልዲንግ አለ። ይህ ማደባለቂያ መኪና ምን ያህል ሲሚንቶ በአንድ ጊዜ ሊያጓጉዝ ይችላል?

የኢትዮጵያ ባህላዊ ልብስ የለበሰች ሴት ፈገግ ብላለች። ነጭ ቀሚስና አረንጓዴ የትከሻ ልብስ አድርጋለች። አንገቷ ላይ የአንገት ጌጥና በእጆቿ ላይ አምባሮች አሉ። በእጇም ባህላዊ መሣሪያ ወይም ቅርጫት ይዛ ተቀምጣለች።

ትልቅ ዕድሜ ላይ የደረሱ ሴት ናቸው። በአንገታቸው ጥቁር ሐብል አለ። ነጭ የሐር ጨርቅ በእራሳቸውና በትከሻቸው ላይ አልብሰዋል። ከፊል ትከሻቸው ላይ በጥልፍ የተጌጠ ሻሽ ደርበዋል። መነጽር አድርገዋል። እኚህ እናት በሀገራችን ውስጥ በምን ጉዳይ ይታወቃሉ?

የዐለት ፍልፍል የሆነው ቤተ ክርስቲያን ከውጭው ግድግዳ ጋር ቀጥሏል። የቤተ ክርስቲያኑ ገጽ ቀይና ቡናማ ቀለም ሲኖረው አራት በሮች እና መስኮቶች አሉት። ወደ ውስጠኛው ክፍል የሚያስገቡት ደረጃዎች አሉ። ከላይ በኩል ነጭ የፀሐይ መከላከያ ተዘርግቷል።

አንድ ትልቅ የዳቡር ሄርቦሊን ጄሊ ዕቃ ከትንሽ አረንጓዴ የፒሪ ሳሙና ሳጥን ጋር ጎን ለጎን ተቀምጠዋል። ሁለቱም ምርቶች አረንጓዴ እና ነጭ ቀለሞችን ያሳያሉ። የእነዚህ የቆዳና የጤና ምርቶች በኢትዮጵያ ገበያ ውስጥ ያለው ተወዳጅነት ምን ያህል ነው?

የመካከለኛ ዕድሜ ያላቸው ሁለት ሰዎች በድንጋያማ ዋሻ ውስጥ ተቀምጠዋል። አንዲት ሴት ነጭ ልብስ የለበሰች ሲሆን አንድ ወንድ ደግሞ ነጭ ጥምጣምና ቀለል ያለ ቡኒ ልብስ ለብሷል። ሥፍራ በየትኛው ሃይማኖት ውስጥ አስፈላጊ ነው?

ከቅርንጫፍ የተንጠለጠሉ ብዛት ያላቸው ቢጫ በለሶች ይታያሉ። ፍሬዎቹ በጠንካራ የፀሐይ ብርሃን ስር በሸራ ወይም በጨርቅ ላይ የተቀመጡ ናቸው። ፍሬዎቹ ያልበሰሉ ናቸው ወይስ በዛው ቀለም ነው የሚቀሩት?

ቀይ ቡናማ መሃል ያላቸው ነጭ ወይም ክሬም ቀለም ያላቸው የበቆሎ ፍሬዎች በጥቁር ክብ ዕቃ ውስጥ በቅርብ ቀርበው ። እህሉ ሙሉውን የዕቃውን የላይኛውን ክፍል የሸፈነ ሲሆን፣ አለው። ፍሬዎቹ አንድ ላይ ተከምረው መሃል ላይ በደንብ ጎልተዋል።

ሁለት ጥቁር እጆች ትልቅ በርገር ከታችና ከላይ በመያዝ ሲያቀርቡት ይታያል። በርገሩ ሰሊጥ ባለው ዳቦ የተሰራ ሲሆን፣ ሁለት የዶሮ እንቁላል ቁርጥራጮች፣ አይብ፣ ሰላጣ እና ቲማቲም አለው። ከታች በተቆራረጠ እንጨት ላይ የተጠበሰ ድንች እና ሶስዎች አሉ።

ሶስት የጎለመሱ ሰዎች በተቀመጡበት የመጽሐፍ ንባብ ላይ ትኩረት አድርገዋል። ሦስቱም ሰማያዊ ወይም ጥቁር መደረቢያ ለብሰዋል። ከቀኝ ያለው ሰው ነጭባርኔጣ አድርጓል፣ የተቀመጡትም ከሳር ክዳን በታች ነው። ምን ዓይነት መጽሐፍ እየተነበበ ሊሆን ይችላል?

ሶስት ወንዶች የደንብ ልብስ ለብሰው ወደ ፈራረሰ ቦታ ሲመለከቱ ያሳያል። ቢጫ ትልቅ ቁፋሮ ማሽን አለ። በአካባቢው ፍርስራሽና አቧራ ይታያል፤ ሩቅ ላይ ደግሞ ዘመናዊ ረዣዥም ሕንፃዎች አሉ። ይህ አካባቢ የልማት ሥራ እየተከናወነበት ነውን?

ከብዙ እንጨቶች በተሰራ ክብ ግድግዳ የተከበበ ቤተ ክርስቲያን በሚመስል ሕንፃ ፊት ለፊት ምዕመናን ተቀምጠዋል። ክብ ቅርፅ ያለው እና በበርካታ ምሰሶዎች የተገነባው ይህ ሃይማኖታዊ ሕንፃ በኢትዮጵያ የስነ-ህንፃ ባህል ምን ዓይነት ቦታ ይይዛል?

ከፊት ለፊት በስተግራ በኩል ትልቅ፣ የተደረደረ ግራጫ የኮንክሪት ብሎኮች ክምር አለ። ትንሽ ሰውዬ በብሎኮቹ አቅራቢያ ቆሟል፤ ከብሎኮች ክምር አጠገብ ተጨማሪ የግንባታ ቁሶች ክምር አለ።

ደስ የሚል ሰማይ ስር የገጠር መንደር ቀርቧል። መሃል ሜዳ ላይ ከሳር የተሰሩ ክብ ጎጆዎችና ሌሎች ቤቶች አሉ። ከፊቱ ብዙ የሾላ ቁልቋልና ደረቅ ድንጋዮች አሉ። በቀኝ በኩል ረዣዥም የባህር ዛፍ ዛፎች አሉ። ከኋላ የሩቅ ተራሮች በጭጋግ ተሸፍነዋል።

የቆዳው ቀለም እና ቅርፅ አሸዋማ ከባቢውን የሚመስል፣ ወፍራም እና ጥቁር ቡናማ ቅርፊት ያለው እባብ በአሸዋው ላይ ተጋድሟል። እባቡ ግማሽ በሸካራ አፈር ላይ ተደግፏል።

ጥቅጥቅ ባለ አረንጓዴ ጫካ ውስጥ ያለ ነጠብጣብ ያለው አጋዘንን ያሳያል፤ አጋዘኑ ረዥም ቀንዶች ያሉት ሲሆን በአረንጓዴው ሳር እና ቅጠሎች መካከል ቆሞ የደን መልክ አይሰጥም?

አንድ በሰንሰለት የታሰሩ አዛውንት በመሃል ላይ ሲቆሙ፤ አምስት ሰዎች ከበዋቸዋል፡፡ ሁሉም ባህላዊ ነጠላ ለብሰውና በባዶ እግራቸው ሆነው ቁርጠኛ አቋም አሳይተዋል፡፡ አንደኛው ረጅም ዘንግ ይዟል፤ ከበስተጀርባም የጎጆ ቤት ጣሪያ አለ፡፡

ጥቁርና ነጭ ቀለም ያላቸው ዘመናዊ የሩጫ ጫማዎች ጥንድ ሆነው በግራጫ ምንጣፍ ላይ ተቀምጠዋል። ጫማዎቹ ነጭና ጥቁር የተጠላለፈ መረብ ያለው አካል ያላቸው ፡፡በጫማዎቹ ላይ የሚታየው "Air" ቴክኖሎጂ ለሯጮች ምን ዓይነት ጠቀሜታ አለው?

ሰዓቱ ነጭ ገጽና በዙሪያው የብር ቀለም ያለው ፍሬም አለው። በላዩ ላይ ትልልቅ ጥቁር የአረብ ቁጥሮች ከ1 እስከ 12 ድረስ ተጽፈዋል። ከቁጥሮቹ ውጪ ባሉት የጠርዙ መስመሮች ትናንሽ ጥቁር ሰንጠረዦች አሉ፤ እነዚህ ሰንጠረዦች ደቂቃዎችን ናቸው።

በርካታ ሰዎች በአሸዋማ መሬት ላይ በእንቅስቃሴ ላይ ይታያሉ። አንደኛው ሰው እህሉን ወደ አየር ሲወረውር ሌላኛው ደግሞ በመንሾካሾኪያ እየቆፈረ ነው። ከኋላ በኩል በተፈጥሮ ቁሶች የተሰራ ቤት ቆሞ ይገኛል።

ረጃጅም አራት ማዕዘን ቅርጽ ያለው ህንፃ በፀሐይ ብርሃን በርቷል። ግድግዳው ላይ ቀይ መስቀል ምልክት ተለጥፏል። ከፊት ለፊት አሮጌ ቮልክስዋገን ቢትል መኪና በመንገድ ላይ ትነዳለች። በአካባቢው የመንገድ መብራቶች እና የተቆረጡ ዛፎች ተክለዋል። የቆየ ፎቶ ነው።

የባንዱ አባላት ቀይ ጃኬቶችን፣ ጥቁር ሱሪዎችን፣ ነጭ ቦት ጫማዎችን እና ቀይ መልክ ያለውን የራስ ቁር ለብሰዋል። አንዳንዶቹ ከበሮ እየመቱ ይገኛሉ። ባንዱ በመንገዱ መሀል ላይ በስነ-ስርዓት ተሰልፎ ይጓዛል።

ብራና የተቀረጸች ብርማ የእጅ መስቀል አለች። በመስቀሉ መሃል፣ የቅድስት ማርያም እና የልጇ ሥዕል አለ። የመስቀሉ እጀታ በዳይመንድ ቅርፅ የተቀረጸ ነው። በታችኛው ክፍል የተቀረጹ ምልክቶች አሉ። ዳራው ጥቁር ቀለም አለው።

ባለ ሁለት ቀለም የሆነ ስካነር በነጭ ጀርባ ላይ ቀርቧል። የታችኛው ክፍል ግራጫና ጥቁር ሲሆን የላይኛው ካቨር ነጭ ቀለም አለው። ካቨሩ በትንሹ ተከፍቶ የውስጡን ጥቁር ክፍል ያሳያል። ከፊት በኩል ጥቂት ቁልፎች በግልጽ ቀርበዋል። የአርማ ምልክት ካቨሩ ላይ ተቀርጿል።

ሁለት ቡናማ ግመሎች ደረቅና ድንጋያማ በሆነ የውጭ አገር ሜዳ ላይ ቆመዋል። ግመሎቹ በትላልቅ ጉብታዎቻቸውና ቀጭን እግሮቻቸው ይታወቃሉ። አካባቢው ለግጦሽ የማይመች ከመሆኑም በላይ ድንጋይ የበዛበት ነው። ግመሎች በደረቅ አካባቢዎች ለመኖር የሚረዷቸው የፊዚዮሎጂ መዋቅሮች ምንድን ናቸው?

ደማቅ አረንጓዴ ቀለም ያለው ጋዝ ሲሊንደር ማጓጓዣ ጋሪ። ከብረት የተሰራው ዋናው አካል ሁለት ረዣዥም እጀታዎች አሉት፣ ከላይ በአረንጓዴ ፕላስቲክ ተሸፍኗል። ከመካከለኛ ቦታ በሰንሰለት የተያዘ ክብ ቅርጽ ያለው ሲሊንደር ማስቀመጫ አለ።

ልብሱ በወገቧ በጥቁር ቀበቶ የታሰረ ሲሆን፣ ከታች በኩል ደግሞ ቀለል ያሉ የባህል ጌጦች አድርጋለች። ይህ በጥቁር እና በቀላል የባህል ጌጦች ያጌጠ ዘመናዊ ልብስ፣ የኢትዮጵያን ባህላዊ ውበት ከዘመናዊ ፋሽን ምን አይነት ልዩ የአለባበስ ስልት ሊፈጥር ችሏል?

በሰማያዊ ንጹህ ሰማይ ዳራ ላይ በሮዝ ከለር ያበቡ ዛፎች አሉ። የዛፉ ቅርንጫፎች ቡናማ ሲሆኑ ጥቂት አረንጓዴ ቅጠሎች አሉ። ብዙ ትንንሽ አበባዎች ከላይኛው የቅርንጫፍ ክፍል ይበቅላሉ። አስደሳች የተፈጥሮ ገጽታ ነው።

ቤተሰቡ በሙሉ ነጭ የአማርኛ ባህላዊ ልብሶች ለብሷል። የልብሶቹ አንገትጌ እና ሌሎች የፊት ክፍሎች ላይ አረንጓዴ፣ ቀይ፣ ቢጫ እና ነጭ ቀለም ያለው ባህላዊ ጥለት ያለበት ጨርቅ ተጠቅሟል

ፋብሪካ ውስጥ ያሉ ሴቶች የሲሚንቶ ማሸጊያ ከረጢቶችን በማዘጋጀት ሥራ ተጠምደዋል። አንዳንዶቹ የፊት ጭምብል እና የራስ መሸፈኛ ለብሰዋል። ከበስተጀርባ ብዙ የኢንዱስትሪ ማሽኖች እና የተጠረጠሩ ጥቅልሎች አሉ። እነዚህ ሴቶች በሚያከናውኑት ሥራ ውስጥ የደህንነት መስፈርቶች ሙሉ በሙሉ ተሟልተዋል?

ጢስ የሚተንበት ዕጣን ማጨሻ፣ የቡና ፍሬ የያዘ ሳህን፣ ጥቁር ጀበና፣ ቀረፋና ባህላዊ ጽዋ ተቀምጠዋል። የኢትዮጵያ የቡና ሥነ ሥርዓት በዋናነት ምን ዓይነት ማኅበራዊና ባህላዊ ትርጉም አለው?

ሴትየዋ ጥምጥም ያለ ጸጉር አላት፣ በግንባሯ ዙሪያ ከፊት ለፊት ጥምዝዝ ያለ ሽሩባ የተሠራ ሲሆን፣ ጸጉሯ አረንጓዴና ነጭ ቀለም ባለው የጨርቅ ማጌጫ ወይም ክዳን በኩል ተጠምጥሟል። ግንባሯ ላይ በብር ቀለም ያሸበረቀ ሀብል ወይም ጌጥ አለ።

ፎቶው የሴቶች የእጅ ሰዓት በቅርብ ያቀርባል። ሰዓቱ ክብ፣ ሮዝ ወርቃማ መደብ እና በዙሪያው ጌጥ አለው። አምባሩ ባለ ሁለት ቀለም፣ ቅርጽ ባለው ስርዓተ-ጥለት ተዘጋጅቷል። የቅንጦት እና ውድ የሆነ ሰዓት በሽያጭ ላይ ቀርቧል።

አንድ ወታደር የአስፓልት ዳር ላይ ቆምዋል። ከጀርባው የተለያዩ አረንጓዴ እጽዋቶች እና አስፓልት መሻገሪያ ዜብራም አለ። ይህ ወታደር የቆመበት አካባቢ ወይም ከተማ ምን ይባላል?

ረጅም የተፈጥሮ ዋሻ ሲሆን መግቢያው ላይ በብርሃን ተጋርዶ ይታያል። በዋሻው ወለል ላይ አንዳንድ አረንጓዴ ተክሎች ያሉ ሲሆን ጥቂት ሰዎች ወደ መውጫው ሲጓዙ ይገኛሉ። ይህ ዋሻ የትኛው ሊሆን ይችላል? በኢትዮጵያ ውስጥ ነው?

በጠፍጣፋ ሳህን ላይ የተቀመጠ ትልቅ እንጀራ ይታያል። በእንጀራው ላይ ደግሞ የዶሮ ወጥ (በጣም ጥቁር ቀለም ያለው) ተደርጎበታል። ከወጡ መሃል ደግሞ አንድ የተቀቀለ ሙሉ እንቁላል አለ።

ፀሐይ በመጥለቂያዋ ሰዓት አንድ ሰው ብዙ ቀንድ ያላቸውን ከብቶች በደረቅ መሬት ላይ እየነዳቸው ይሄዳል። ሰውየው የረጅም ጊዜ ልብስ ለብሶ ከኋላ ይታያል፤ ከብቶቹም ብዙ አቧራ እያስነሳሉ ነው። የዚህ ቅፍለት እንቅስቃሴ ምክንያቱ ምን ሊሆን ይችላል?

የቅንጦት እና ዘመናዊ የስብሰባ አዳራሽ ። ትልቅና ጠመዝማዛ ጠረጴዛ፣ ዙሪያውን በተሰለፉ ወንበሮች፣ በማይክሮፎኖች እና ልዩ በሆኑ ጣሪያ ላይ በተገጠሙ መብራቶች ያጌጠ ነው።

አምስት ሴቶች የነጭና ቡናማ ቀለም ያለው ዘመናዊ የባህል ልብስ ለብሰው፣ በእንጨት ፍሬም ፊት ለፊት ሲቆሙና ሲቀመጡ ያሳያል። ከፊት ለፊት ያሉት ሴቶች ከእንጨት መድረክ ጋር የተጣበቁ ሲሆኑ፣ ሁለቱ ሴቶች ደግሞ በእንጨት ፍሬም ላይ ተቀምጠዋል።

ምስሉ ላይ ሰዎች ከድንጋይ ግድግዳ አጠገብ ወለል ላይ ተቀምጠው የጎዳና ላይ ንግድ እያከናወኑ ነው። ሌላ ሴት ወይን ጠጅ ጨርቅ በራሷ ላይ ጠምጥማ ከጎኗ ተቀምጣለች። ብዙ ሰዎች በአካባቢው ተቀምጠዋል፣ አንዳንዶቹ ልጆች ናቸው።

አንድ ቀይ የፕላስቲክ መክተፊያ በትንሹ በትልቁ ቢጫ መክተፊያ ላይ ተቀምጧል። ሁለቱም መክተፊያዎች በአንድ በኩል እጀታ ለመያዝ የሚያገለግል ክፍት ቀዳዳ አላቸው። የቀዩ መክተፊያ ገጽታ በመጠቀሚያ ምክንያት የተበላሸና ነጣ ያለ ምንድነው?

ተፈጥሯዊ የመሬት ገጽታ በቅርበት ቀርቧል። ቁጥቋጦ የሆነ ነጭ አበባ ያለው ተክል አፈር ላይ አድጎዋል። ቅጠሉ ግራጫማ ወይም ብርማ ቀለም አለው። በአካባቢው የደረቅ ሳር ቅንጣቶችና የተለያየ መጠን ያላቸው ድንጋዮች አሉ። ይህ ተክል የትኛው የዓለም ክፍል ነው የሚገኘው?

ሴቶች በስፖርት ማዘውተሪያ አዳራሽ ወለል ላይ ተቀምጠዋል። እረፍት በማድረግ ወይንም አካል በማሟሟቅ ላይ ናቸው። አብዛኛዎቹ ለስፖርት የሚመች ልብስ ለብሰዋል። ከበስተጀርባ የክብደት ማንሻ ዲስኮችና ሌሎች ሰዎች አሉ። አሰልጣኞቹ ቡድኑን እያስተማሩ ነው።

አምስት ወንዶች ልጆች በሰፊ ውሃ ውስጥ እየዋኙ እና እየተጫወቱ ይታያል። አንደኛው ልጅ በግልጽ ወደ ካሜራ ሲመለከት፣ ሌሎቹ በውሃ ውስጥ እንቅስቃሴ ላይ ናቸው።

ከጨለመ ሰማይ በታች፣ ፀሐይ በውኃው ላይ ሲያርፍ ውብ ድባብ ይፈጥራል። የጠራ ብርሃኗ በውኃው ላይ የሚያብረቀርቅ መንገድ ሲጥል፣ በስተግራ በኩል የዛፍ ቅርንጫፎች ጨልመዋል።

ጥሩ ብርሃን ባለው ሱቅ ውስጥ የተለያዩ የአገር ውስጥ ምርቶችና ቅርሶች ለሽያጭ ቀርበዋል። በብዛት የሚታዩት ከዕፅዋት የተሠሩ ዘይቶች፣ ሳሙናዎችና ሌሎች የጤና ምርቶች ናቸው። በግድግዳው ላይ ትልልቅ የመስቀል ቅርጾች ተሰቅለዋል። እነዚህ የእጅ ሥራዎችና ምርቶች የተዘጋጁት በየትኛው የአፍሪካ ሀገር ነው?

በብዙ ሰዎች የተሞላች ትንሽ ሰማያዊ ጀልባ ናት። በላዩና በውሃ ውስጥ ያሉ ሰዎች የህይወት ጃኬት ለብሰዋል። ይህ አደገኛ ሁኔታ መሰደድን፣ ተስፋን መፈለግንና ስፍር ቁጥር የሌላቸውን ሕይወቶች የሚያሰጋውን ሰብአዊ ቀውስ ነው።

ሶስት የተለያዩ መጠን ያላቸው ጥቁር የሸክላ ድስቶች በነጭ ባህላዊ ጨርቅ ላይ ተደርድረው ይታያሉ። በክዳኑ አናት ላይ ለመያዣ የሚሆን ቀለበት አለው። ድስቶቹ ክብ ቅርጽ ያላቸው ሲሆን፣ አንዳንዶቹ ደግሞ ትንሽ ሞላላ ይመስላሉ። እነዚህ የሸክላ ድስቶች ምን ዓይነት ባህላዊ ምግቦችን ለመሥራት ያገለግላሉ?

ያልበሰለ ወይም አረንጓዴ የህነ የማንጎ ፍሬ በማስቀመጫ ተቀምጧል። የተወሰኑ የማንጎ ፍሬዎች ወረቀት ሳይሸፈኑ ከላይ እንዲሁም የተወሰኑት በወረቀት ተጠቅልለዋል። ማንጎዉ እንዲበስል በወረቀት ተጠቅልሏል።

አንዲት ሴት በቀኝ ጆሮዋ ላይ፣ በወርቃማ ቀለም ያማረ የጆሮ ጌጥ አጥልቃለች። የጆሮ ጌጡ ሁለት ክብ ቅርጾች ሲኖሩት ከላይኛው ክፍል ላይ ደግሞ የውስጠኛው የአበባ ቅርጽ በተንጣለለ ፀጉር ባለው ጆሮ ላይ ተንጠልጥሏል።

ትላልቅ ኮረብታዎች በብዙ ጥቅጥቅ ያሉ አረንጓዴ ዛፎችና ቁጥቋጦዎች ተሸፍነዋል። ኮረብታዎቹ የገጠር ወይም የጫካ አካባቢን የሚያሳዩ ሲሆን፣ ከሩቅ ሆነው በሰማያዊ ሰማይ ስር እንደ ተከታታይ ሞገዶች አሉ።

ጥቁርና ነመና ባለበት ሰማይ ስር፣ ሹል ጫፍ ያላቸው ሁለት ትልልቅ ተራሮች ይገኛሉ። ከፊት ለፊት እርዳታ የሚሰጥ ሰውነት በብርቱካናማ ከረጢቶች የተደረደሩ የምግብ እርዳታ ዕቃዎች አሉ። ብዙ ሰዎች ለእርዳታው ተሰብስበዋል። እርዳታው የትኛው አካባቢ ተሰጥቶ ሊሆን ይችላል?

ለግንባታ አገልግሎት የሚውሉ፣ የቆርቆሮ ቅርጽ ያላቸው የብረት ሉሆች በላያቸው ላይ ተደራርበው ተቀምጠዋል። አንጸባራቂው የጋለቫኒየስ ብረት በሰያፍ አቅጣጫ ተደርድሮ የብርሃን ነጸብራቅ ያሳያል።

ከላይ በተነሳ እይታ በሰፊ ወንዝ ላይ የተገነባ ትልቅ የውሃ ኃይል ማመንጫ ግድብ ይታያል። ከግድቡ ሥር የኃይል ማስተላለፊያ ጣቢያና የግንባታ ስራዎች ያሉበት መሬት ይገኛል። ከግድቡ በግራ በኩል ውሃ በኃይል ሲፈስ ጎልቶ ይታያል።

ከላይ የሚንጸባረቅ ጣሪያ ሲኖረው፣ በእርሱ ላይ ብዙ የመስታወት ጠርሙሶች እና የብርጭቆ ብርጭቆዎች ተደርድረው። በምስሉ ላይ የሚታየው ዓይነት የባር ማስዋቢያ ለደንበኞች ምን ዓይነት የቅንጦት እና የመዝናናት ስሜት ይፈጥራል?

ዘመናዊ የውስጥ ክፍል ያለው መጠጥ ቤት በግልጽ ይታያል። ጠንካራ የእንጨት ጠረጴዛና ቀይ ጡብ ግድግዳዎች ያሉት የመጠጥ መደርደሪያ አለ። በተሰካው መደርደሪያ ላይ ብዙ መጠጦችና አንድ ትልቅ ቴሌቪዥን ይቀመጣሉ።

ነጭ ቀለም ያለው የኢትዮጵያ ዲያስፖራ ኤጀንሲ ሰንደቅ ዓላማ በሰማያዊ ሰማይ ስር ይውለበለባል። በመሃል ሰማያዊና ቢጫ ቀለም የተዋሀደ የሶስት ማዕዘን አርማው ጎልቶ ይታያል። የአርማው ስር የእንግሊዝኛና የአማርኛ ጽሑፎች አሉ።

ቀይ ቡናማ ቀለም ያለው ዋልያ ከፍተኛ በሆነ ድንጋይ ጠርዝ ላይ ቆሟል። እንስሳው ረጅም ወደ ኋላ የተጣመመ ቀንድ አለው። ሰማያዊ እና ግራጫ የሆነው ሰፊ የተራራ ዳራ አካባቢውን ከኋላ ከብቦታል።

ድርሳን ቀለም ያላቸው የሚያምሩ የሶፋ ዘሮች ሲሆኑ ትራሶቹ ደግሞ በተለያዩ ቀለማት የተሰሩ የሚያምሩ ሶፋዎች ናቸው። ከመህልም ጠረጴዛ ሲኖር ጥቁር ቀለም አለው።

ፋሽን ትርኢት ላይ አረንጓዴ አጭር ሸሚዝና ቁምጣ ለብሶ ባዶ እግሩን የሚጓዝ ሞዴል ነው። ልብሱ በቀይ፣ ቢጫ እና አረንጓዴ (የፓን አፍሪካ ወይም የራስ ተፈሪ ቀለሞች) ዘዬዎች ያሸበረቀ ነው። ሞዴሉ በእጁ ቀይ ነገር እንደያዘ ነው።

መስቀያዎቹ ቀላል ቡናማ ወይም ክሬም ቀለም አላቸው። መስቀያዎቹም ከፕላስቲክ ወይም ቬልቬት ዓይነት የተሰሩ ናቸው። ከበስተኋላ ብርቱካናማ እና አረንጓዴ መጋረጃ አለ። ቁሳቁሶቹ ለቤት ውስጥ አገልግሎት የሚውሉ ናቸው።

በአካባቢው አረንጓዴ ደን የተከበበ ቀይ ቀለም ያለው አስደናቂ የተፈጥሮ ገጽታ ይታያል። የተሸረሸረ ትላልቅ የአፈር ዓምዶች ከታች ጠባብ እና ከላይ ሰፊ ሆነው ወደ ሰማይ ይወጣሉ። ከዓምዶቹ አናት ላይ ትንሽ ጎጆ የመሰለ መዋቅር ይታያል።

ዳገታማ ተራራማ መሬት በደረጃ የተሰሩ የአረንጓዴ የእርሻ ማሳዎች ይሸፍነዋል። ከላይ ባለው ተራራ ላይ ጥንታዊ የሚመስሉ ትናንሽ ቤቶች ተሰብስበው አሉ። ከበስተጀርባ ሰማያዊ ተራሮች ከሰማይ ጋር ተዋህደዋል።

አንዲት ወጣት ሴት ቢጫ ለሆነ የበሰለ ስንዴ ማሳ ውስጥ ቆማለች። የሐምራዊ ራስ መሸፈኛ እና አረንጓዴ ቲሸርት ለብሳለች። በሁለቱም እጆቿ ትልቅና ወፍራም የስንዴ ነዶ በታታሪነት ተሸክማለች። ሰማዩ በነጭ ደመና ተሸፍኗል።

አንድ ሯጭ ቢጫ ቲሸርት ለብሶ ከፍ ያለ ድልድይናከፍ ያለ ህንጻ ባለበት ስፍራ የሩጫ ውድድር ማጠናቀቂያ መስመር እየደረሰ ነው። ሯጩ እጁን አየር ላይ ከፍ አድርጎ የሶፊ ባነርን እየቀደደ ሲሆን፣ በጎን በኩል ያሉ ሰዎች በካሜራ ሲቀርጹት ይታያል።

ከበስተጀርባው ደግሞ ብዙ ቁጥር ያለው ሕዝብ መሬት ላይ ተቀምጦ ክስተቱን ሲመለከት ይታያል። በመሃል በኩል አረንጓዴ፣ ቢጫና ቀይ ባንዲራ ተነጥፎ ይገኛል። ይህ ወታደራዊ እንቅስቃሴ በምስሉ ላይ ከሚታየው ሕዝባዊ ስብስብ ጋር ምን ዓይነት ግንኙነት ወይም ዓላማ ሊኖረው ይችላል?

ይህ ምስል የጭነት መርከብ በውኃ ላይ ሲንሳፈፍ ያሳያል። መርከቡ ጥቁር አረንጓዴ ቀለም ያለውና በውስጡ ቀይ የጭነት መያዣ ሳጥኖች ተደርድረዋል። በመርከቡ የጎን ክፍል ላይ "Gambella" የሚል ስም ተጽፏል። እንደነዚህ ያሉት መርከቦች ለኢትዮጵያ የውጭ ንግድ ምን ያህል አስፈላጊ ናቸው?

ከቀርከሃ የተሠራ፣ የትንፋሽ የሙዚቃ መሣሪያ የሆነውን ዋሽንት ያሳያል። መሣሪያው የቢጫ/ቡኒ ቀለም ሲሆን፣ ለመስተካከል የጥቁር ማሰሪያዎች አሉት። ዋሽንቱ በሙዚቃ ባህላችን ውስጥ ትልቅ ቦታ አለው?

እጅግ ብዙ ሰዎች በመርከብ ላይ ተኮልኩለው ተቀምጠዋል። ብዙዎቹ ሰዎች ጥቁር ልብሶችን የለበሱ ሲሆን፣ አንዳንዶቹ ደግሞ የፊት ጭንብል አድርገዋል። በመርከቡ ዳርቻ ላይ ጥቂት የደንብ ልብስ የለበሱ ሰራተኞች ይታያሉ። እነዚህ ሰዎች የጀመሩት ጉዞ ምን አይነት አደጋዎች ይኖሩታል?

ጥቁርና ነጭ ቀለም ያላቸው ሁለት የእግር ኳስ ጫማዎች በደማቅ ነጭ ጀርባ ላይ ከቅርብ ርቀት ተቀምጠዋል። ጫማዎቹ ነጭ ማሰሪያና ነጭ የማጥበቂያ ጫፍ አላቸው። አንደኛው ጫማ ምላስ ላይ "Simba" የሚል ጽሑፍ ተጽፏል።

አዲስ የሆነ አጭር አካፋ ። የብረት ጭንቅላቱ ጥቁርና ሰማያዊ ሲሆን የእንጨት እጀታው ፈዛዛ ቡናማ ነው። አካፋው በነጭ ዳራ ላይ በሰያፍ መልክ ቆሞ ይታያል።

በሰው ክንድ ላይ በተሰበረ አካል ላይ የሚደረግ ስፕሊንት ያሳያል። እንጨቶች በቀይና በአረንጓዴ ገመድ ተጠቅልለው ክንዱን ደግፈው ይዟል። የላይኛው የትከሻ ክፍል እብጠት አለበት። ይህ የባህል ሕክምና ዘዴ ውጤታማ ነው?

ሁለት ወጣት ሴቶች በደን የተከበበ ክፍት ሜዳ ላይ ችግኞችን ይዘው እየሄዱ ነው። አንደኛዋ ሴት ቀይ ሸሚዝና ጥቁር ልብስ ለብሳ ችግኞች የተሞላ ቅርጫት አላት። ሴቶቹ ለምን ስራ ዝግጁ ናቸው?

በሰፋፊ የድንጋይ ግድግዳዎች የተገነባ ዘመናዊ የሪል ስቴት ሕንፃ ነው። የህንጻው መግቢያ በጥቁር መስታወት የተሰራ ነው። በመግቢያው አናት ላይ ትልቅ ጥቁር ማሳያ አለ፤ በታችኛው ክፍል ደግሞ የቻይና ባህላዊ ፋኖስ ይታያል።

ትልቅ፣ ጥቁርና ግርማ ሞገስ ያለው አንበሳ ሐውልት ከፊት አለ። ከጀርባ ባለ ብዙ ቀለም መስኮቶች ያሉት ዘመናዊ ህንጻ ይገኛል። ከህንጻው ፊት ለፊት በውሃ ገንዳ ውስጥ የሚረጭ ትልቅ ፏፏቴ አለ። ጥቂት ሰዎችም በአካባቢው ቆመዋል።

ሰዎች ነጭ ልብስ ለብሰው፣ ሻማና ነጭ አበባዎችን ይዘው በሃይማኖታዊ ሥነ-ሥርዓት ላይ ያሳያል። ይህ ሥነ-ሥርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚከናወን ይሆን?

በተነሳ እይታ ጥሬ ሥጋ ፣ ሁለት ዓይነት ኢንጀራ ብረት ትሪ ሰማያዊ ቀለም ባለው ጠረጴዛ ላይ ተቀምጧል፣ ይህም የምግቡን ቀለሞች ያጎላል፤ ይህ የተለያየ ቀለምና ዓይነት ያለው ምግብ ምን ዓይነት ባህላዊ የኢትዮጵያ ምሳ ወይም እራት ሊሆን ይችላል?

በደረቅና ቡናማ መሬት ላይ የበቀለ ጥቁር ወይንጠጅ ቅጠሎች ያሉት የበረሃ ቁልቋል ወይም የእሬት ተክል ነው። ተክሉ በረጅም ግንድ ላይ ደማቅ ቀይ አበባዎች አፍርቷል።

ከዘመን ዘመን ቴክኖሎጂ በጣም እየተራቀቀ እና እያደገ እየመጣ ነው። በቀላሉ የስልክን ሁኔታ ብናይ ከትንሹ ስልክ ጀምሮ እስከ አሁን እስከምንጠቀምበት ስማርት ስልክ ድረስ ደርስዋል። ቴክኖሎጂ አለምን ምን ያህል ጠቅሟል ብላችሁ ታስባላችሁ?

የትራንስፎርመሩ ውጫዊ ክፍል ለመቀዝቀዝ የሚረዱ ሰፋፊ የጎድን አጥንቶች ያሉት ሲሆን፣ ከበስተጀርባ ደመና ያለበት ሰማይ ይታያል። ትራንስፎርመሩ በአረንጓዴ የብረት አቋም ላይ መሰካቱ እና የኢንሱሌተሮቹ መኖር ለምን አስፈላጊ ነው?

አንድ ጎልማሳ ዝንጀሮ/ጦጣ፣ በልጁ ላይ ተኝቶ ሳለ፣ በሁለት እጆቹ አንድ ትልቅ አረንጓዴ ፍሬ ይዞ ሲበላ/ሲጠባበቃል። ዝንጀሮው ከልጁ ጋር በመቀመጥ ፍሬውን መብላቱ፣ በእናትና ልጅ መካከል ያለውን ምን አይነት ተፈጥሯዊ የጥበቃ እና የህይወት ድርጊት ያሳያል?

የኢትዮጵያ ሰንደቅ ዓላማዎችን እና ተቃውሞ የያዙ ጽሑፎችን የያዘ ትልቅ ሕዝባዊ ሰልፍ ያሳያል። ሕዝቡ በመንገድ ላይ የሞላ ሲሆን ቁጥሩም ከፍተኛ ነው። የሰልፉ ዋና ዓላማ የፖለቲካ ጥያቄ ነው?

ቀይ-ቡናማ ቀለም ያለው ወንዝ በጠባብ ሸለቆ ውስጥ ይፈሳል። በሁለቱም በኩል አረንጓዴ ዕፅዋት የተሸፈኑ ረጃጅም ተራሮች አሉ። በቀኝ በኩል ያለው ተራራ ድንጋያማ ነው። ከላይ በኩል በከፊል ደመና የሞላበት ሰማይ አለ፡፡

አንዲት ፈገግታ ያላት ሴት በደስታ ስትጮህ፣ የገንዘብ ክምር እና አይፎን የሚመስል ስልክ ከእሷ በታች ይታያሉ። ምስሉ የኢትዮ ቴሌኮም እና ቴሌብር ማስታወቂያ ሲሆን፣ አገልግሎቱን በመጠቀም ሽልማት እንደሚያስገኝ ያሳያል። ይህ ማስታወቂያ ስልኩን ለመጠቀም የመጀመሪያ ደረጃ መስፈርቱን የሚገልጽ ይሆን?

ፈሳሹ የሚፈሰው ከነጭ ብልቃጥ ሲሆን፣ የሰውየው እጅና ኩባያው በአጠገባቸው በርከት ያሉ የእንጨት እንጨቶችን ባሉበት ክፍት መሬት ላይ ይገኛል። ከነጭ ብልቃጥ ወደ ቆርቆሮ ኩባያ የሚፈሰው ደማቅ ብርቱካናማ ቀለም ያለው ፈሳሽ ምን ሊሆን ይችላል?

የጭነት መኪና ፈሳሽ ቆሻሻዎችን ለማስወገድ የሚያገለግል ታንክ ተሸክሟል። ይህ ዓይነቱ ተሽከርካሪ በከተሞች ጤናማ አካባቢን ለመጠበቅ ምን ያህል ወሳኝ ሚና ይጫወታል?

ከሰማያዊና ነጭ ቀለም ያለው የመንገደኛ መኪና በመንገድ ላይ ይጓዛል። መኪናው ከላይ የሻንጣ መጫኛ አለው። ከበስተጀርባ ነጭ እና አረንጓዴ ሚኒባስና እግረኛ መንገደኞች ይታያሉ። ሕንፃዎች እና የንግድ ምልክቶች ከሩቅ ይገኛሉ። ይህ የከተማው ትራንስፖርት በአንፃራዊነት ርካሽ ነው?

በአረንጓዴ ቅጠሎችና ቁጥቋጦዎች የተከበበ ነጭ ሰሌዳ ላይ ኢትዮጵያና ደቡብ ኮሪያ አገራት ባንዲራዎች አሉ። ጽሑፉ ስለ "ካግኒው ኮርያን መንደር" ታሪክ በአማርኛ እና በእንግሊዝኛ ይገልፃል።

ረጃጅም፣ ጥቅጥቅ ባሉ ጥቁር አረንጓዴ ቅጠሎች መካከል ያልበሰሉ ጉዋቫ ፍሬዎች አሉ። ፍሬዎቹ ክብ ወይም ሞላላ ቅርፅ ሲኖራቸው ፈዛዛ አረንጓዴ ወይም ቢጫ ቀለም አላቸው።

የሴራሚክ ግድግዳና ወለል ንጣፎች መደብር ውስጥ ያሳያል። የተለያዩ የንድፍ ዓይነቶችና ቀለሞች ያሉት ንጣፎች ግድግዳ ላይ ተሰቅለዋል። አንዳንዶቹ እንደ የሻይ ዕቃዎች ምስሎች ሲኖራቸው፣ ሌላዎቹ ደግሞ የድንጋይ ግድግዳዎችን የሚመስሉ ናቸው። በግራ በኩል መደራደርያ ላይ ዕቃዎች ተሰቅለዋል።

ባለ ወርቃማ ቀለም ያለው የብረት ከትል በትልቅ ጥቁር ምድጃ ላይ ተቀምጧል። ከትሉ ትንሽ መክደኛ ያለው ሲሆን ጥቁር እጀታው ከላዩ ላይ ተጣብቋል። በክትሉ አካል ላይ ጥቂት ጥቃቅን የጉብጠት ምልክቶች አሉ።

ጥልቅ የሆነ የድንጋይ ዋሻ ውስጣዊ ክፍልን ነው። የጨለመው ውሃ ግዙፍ የተሸረሸሩ ግድግዳዎችን በሚያምር ሁኔታ ያንጸባርቃል። በብርሃንና በጨለማ መካከል ያለው ንፅፅር የቦታውን ጥንታዊነት፣ ፀጥታና የጂኦሎጂካል ታሪክን በግልጽ ይገልጻል።

ሁለት የማኔኪን አሻንጉሊቶች ልብስ ለብሰው የልብስ መደብር ውስጥ ቆመዋል። ታናሽ የሚሆነው በጃኬትና ሱሪ ሲያምር፣ ትልቋ ደግሞ ነጭ ቲሸርትና አጭር ቀሚስ ለብሳለች። ሁለቱም የፀሐይ መነጽር አድርገዋል።

ወጣቱ የጆሮ ጌጥ ያደረገ ሲሆን፣ ግራጫ ቲሸርት ለብሷል፤ ከበስተጀርባ በከፊል የተደበቀ ደመናማ ሰማይበወጣቱ የፀጉር አሠራር ጎኖች ላይ ያለው ጥርት ያለ መስተካከል ምን ዓይነት ዘመናዊ የውበት አዝማሚያን ያመለክታል? ።

የጥቁር ኩርኩር ጸጉር ያላት ሴት ከሐምራዊ የአበባ ማስቀመጫ ፊት ለፊት ቆማለች። ፊቷ ጎን የተጎነጎነ ፀጉርና በአንገቷ ላይ ትልቅ ብርማ ጌጣጌጥ አድርጋለች። ባለብዙ ቀለም ጥልፍ ያለበት ነጭ ልብስ ለብሳለች። ሴትየዋ ምን ዓይነት ክስተት ላይ ትገኛለች?

ካህኑ ጥቁርና ወርቃማ ዘውድ የመሰለ ቆብና ቀይ/ወርቃማ ካባ ለብሰው፣ በአለት በተፈለፈለ የቤተ ክርስቲያን አካባቢ ቆመዋል፡፡ ምእመኑ የተጠቀለለው ቢጫ መጎናጸፊያ በኢትዮጵያ ባህላዊ እና ሃይማኖታዊ አለባበስ ውስጥ ምን ዓይነት ቦታ አለው?

ፊቷን ወደ ቀኝ ያዞረች ሴት በቅርብ ርቀት ትታያለች። ፀጉሯ በግምባሯ ላይ በጥሩ ሁኔታ ተጎንጉኖ ከኋላ በኩል ወፍራም ጥምዝ ጠጉር ተላላፏል። ይህ የፀጉር አሠራር በአማርኛ ምን ተብሎ ይጠራል?

ሂጃብ የለበሱ ሶስት ሴቶች በቡናማ ልብስ ከሌሎች ሰዎች ጋር በአንድ ላይ ቁጭ ብለው እየሳቁ ነው። አንዷ የኢትዮጵያን ባንዲራ ይዛለች። ከበስተጀርባ በህንፃ ላይ የእንግሊዝኛ ጽሁፍ እና ትልቅ ስክሪን ይታያል። የሴቶቹ ሰብሰባ የተካሄደው ለምን ዓይነት ዝግጅት ነው?

ጥቁር ጠርሙስ የሶፊ ቡና አልኮል የሌለው መጠጥ ያሳያል። ስያሜው መሃል ላይ የሚል የእንግሊዝኛ ጽሑፍ አለው። ከላይ በአማርኛ "ቡና" ተብሎ ተጽፏል። መጠጡ ተፈጥሯዊ ንጥረ ነገሮችን፣ ቫይታሚኖችን እና ካልሲየምን እንደያዘ ይገልጻል። ይህ መጠጥ በኢትዮጵያ ተወዳጅ ነውን?

አግድም ምስል በትምህርት ቤት ውስጥ ሊገኝ የሚችል፣ ጥቁር ቀለም ያለው ሰሌዳ ። ሰሌዳው በእንጨት ፍሬም የተከበበ ሲሆን፣ ጥቂት የኖራ ቅሪቶች በላዩ ላይ ተበታትነው ይታያሉ። በስተጀርባው ጥቁር አረንጓዴ ግድግዳ ይመስላል።

ጥቁርና ሰማያዊ ዩኒፎርም የለበሱ ወጣት የፖሊስ አባላት በቆሻሻ መንገድ ላይ በአንድ ረድፍ ቆመዋል። አንዳንድ ፖሊሶች የደንብ ልብስ ሲለብሱ ሌሎች ደግሞ ካኪ ሸሚዝ አድርገዋል። በስተጀርባ የተቆለለ ቆርቆሮ ቤትና የቆሙ መኪኖች አሉ።

ትልቋ ሴት ትንሽዋን ሴት ወገቧ ላይ ነጭ ሻሽ እያሰረች ሲሆን፣ ሁለቱም ሴቶች የተሠሩ እና የተጠበቁ ፀጉር አላቸው። የሁለቱ ሴቶች በጥንቃቄ የተሰራው የፀጉር አሠራር (ሹሩባ እና ኩርባ) በኢትዮጵያ የውበት እና የባህል ፋሽን ውስጥ ያለው ቦታ ምንድን ነው?

ትልቅ ብርቱካናማ ቀለም ያለው የእንጨት መጋዝ ማሽን ግዙፍ የምዝግብ እንጨት እየቆረጠ ይታያል፤ ትልቅ እንጨት በመጋዝ በሚቆረጥበት ጊዜ አቧራ በኃይል ይወጣል። ይህ ማሽን አብዛኛውን ጊዜ የትኛውን ዓይነት ለግንባታ የሚያገለግል እንጨት ለመስራት ይጠቅማል?

ፀሐያማ በሆነ አየር ውስጥ ሁለት ገበሬዎች ከደረቀ የሰብል ክምር ገለባ በአካፋዎቻቸው እያበሩ ነው። አንዱ ጥቁር እና ነጭ ባለገመድ ሸሚዝ የለበሰ ሲሆን ሌላኛው ቡናማ ልብስ ለብሷል። ሁለቱም ጭንቅላታቸውን በጨርቅ ወይም ኮፍያ ተከልለዋል። ስራው ከፍተኛ ጉልበት የሚጠይቅ ይመስላል።

የኢትዮጵያ ሴት በደስታ እየሳቀች፣ ባህላዊ ልብስ ለብሳ በግንባሯ ቢጫ ሻሸ አሥራለች። ሴትየዋ የጥጥ ክር እየፈተለች ሲሆን፣ ከጀርባዋ ደግሞ ክብ ጎጆ ትመስላለች።

ረዣዥም የቢልያርድ ጠረጴዛዎች በተሰለፉበት ሰፊ ክፍል ውስጥ ሰዎች ቆመዋል። ጠረጴዛዎቹ አረንጓዴ ጨርቅ ለብሰው ኳሶችና ኪዩ ስቲኮች አሏቸው። ጥቂት ሰዎች ከበስተጀርባ ቴሌቪዥን ስክሪን ይመለከታሉ። የቢልያርድ ጨዋታ በኢትዮጵያ ወጣቶች ዘንድ ምን ያህል ተወዳጅ ነው?

ጥርት ባለ ብርሃን የተነሳ ፎቶ ላይ አንድ የሴት ቁርጭምጭሚት ወርቃማ ቀለም ባለው የእግር ጋንጉር ያጌጠ ነው። የእግር ጋንጉሩ መሀል ላይ በአልማዝ የተሞላ የልብ ቅርጽ ያለው ጌጥ አለው። ይህ የእግር ጋንጉር በየትኛው ባህል ዘንድ ታዋቂ ነው?

ከእርሻ ላይ አዲስ የተሰበሰቡ ትኩስ እንጆሪዎች ናቸው። እንጆሪዎቹ ደማቅ ቀይ ቀለም ያላቸው ሲሆን በአረንጓዴ ቅጠሎቻቸው ያማልላሉ። ፍሬዎቹ በእንጨት ሳጥን ውስጥ ተቀምጠዋል፣ ከበስተጀርባ ደግሞ ለቀጣይ ርዝመት የተዘረጋው የእንጆሪ እርሻ በደበዘዘ ሁኔታ ነው።

ቀለበት ያለው የባህር ዳር ዩኒቨርሲቲ አርማ ሰማያዊ ዳራ አለው። መሃሉ ላይ ክፍት መጽሐፍ፣ በላይ ችቦ፣ ከስር የጢስ እሳት መውረጃና ጽሑፎች አሉበት። ዙሪያው በአማርኛ እና በእንግሊዝኛ ቋንቋዎች ጽሑፎች ተገልጸዋል።

አንድ ፈገግታ ያለው ሰው በቀለም ያሸበረቀ ሱቅ ውስጥ ሮዝ ጨርቅ ከፍ አድርጎ ይዟል። ከኋላው ሰው ሠራሽ ማሳያ ላይ በርካታ ያማሩ ሴት ቀሚሶች በሰማያዊና ወይንጠጅ ቅጦች ባለው ግድግዳ ፊት ተሰቅለዋል።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሥነ ሥርዓት እየተካሄደ ነው። ካህናት እና ዲያቆናት በነጭ ልብስ እና በቅዱስ ልብሶች ቆመዋል። በሥነ ሥርዓቱ ላይ ያሉት ካህናትና ሰዎች ምን ዓይነት በዓል ወይም ክንዋኔ እያከበሩ ነው?

ከመላእክት አለቃ ሚካኤል ጋር የሚመሳሰል ባህላዊ የሃይማኖት ሥዕል ይታያል። ወርቃማ ሰይፍ ይዞና ቀይ ልብስ ለብሶ፣ ከእግሩ ስር ነጭ ወፍ አለች። ይህ ሥዕል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥበብ ውስጥ የተለመደ ነውን?

የሻይ እና የቡና ማቅረቢያ ነጭ የሸክላ እቃዎች ስብስብ ነው። ስብስቡ ድስት፣ ክሬም ማስቀመጫ፣ ስድስት ኩባያዎች እና ስኳር ማስቀመጫ አለው። እቃዎቹ በቀለማት ያሸበረቀ ባህላዊ ጌጥ አላቸው። ስብስቡ በአንድ ላይ ተደርድሮ ቀርቧል።

አንድ ረዥም ብርጭቆ የተሸፈነ ሕንጻ 'ሃጂ ሙሀመድ ያሲን ታወር' የሚል ጽሑፍ ተስሎበታል። በከተማው መሀል በርካታ የተለያዩ ሕንጻዎችና የትራንስፖርት ተሽከርካሪዎች እንቅስቃሴ ያሳያል። ይህ የከተማ መሀል ቦታ የት ሊገኝ ይችላል?

ይህ ኮምፖስት ወይም ኦርጋኒክ ማዳበሪያ ማምረቻ ስፍራ ነው። በሲሚንቶ ግድግዳ የተገነቡት መደቦች በጥቁር አፈር የተሞሉ ናቸው። የፀሐይ ብርሃንን ለመከላከል ከላያቸው ላይ በሸራ የተሰራ መጠለያ ተጥሏል። አንድ ሰራተኛ በሩቁ አካባቢው ስራውን እያከናወነ ነው።

የሚያማምሩና ቀይ እንጆሪዎች በእንጨት ሳጥን ውስጥ ተቀምጠዋል፣ አረንጓዴ ቅጠሎች ከእንጆሪዎቹ ጎን ጎን አሉ። ሳጥኑን በእጅ የያዘ ሰው አለ። ከኋላ በኩል በተከታታይ ረድፍ የተተከለ ሰፊ የእንጆሪ እርሻ ግልጽ ባልሆነ መልኩ ተዘርግቷል።

የሀገሪቱ ጠቅላይ ሚኒስተር ወንበር ላይ ተቀምጠው ንግግር እያደረጉ ነው። ከበስተጀርባ በፓርላማ አዳራሽ ውስጥ የሕዝብ ተወካዮች ምክር ቤት አባላት በረድፍ ተቀምጠዋል። ከፊት በኩል 'ክፍል 1' እና የአማርኛ ጽሑፍ አለ። ሁኔታው ስብሰባ ላይ ያለ የፖለቲካ መድረክ ነው።

አረንጓዴ ቅጠሎች እና ነጭ እንዲሁም ቡናማ አበቦች/ፍሬዎች ያሉት የዛፍ ቅርንጫፎች ይጎላሉ። ዛፉ በ ደረቅ እና ተራራማ አከባቢ ላይ ይገኛል። ዛፉ ብዙ የተጎነጎኑ ቅርንጫፎች አሉት። የአበቦቹ እና የፍሬዎቹ ባሕርይ ምንድን ነው?

ከላይ ቀለማቸው የተለያየ አምስት የፕላስቲክ ወረቀት መያዣዎች ተዘርግተዋል። ነጭ፣ ቢጫ፣ ቀይ፣ ሰማያዊና አረንጓዴ ቀለም ያላቸው የጀርባ አጥንቶች አሏቸው። እነዚህ መያዣዎች ወረቀቶችን ለመጠበቅ ያገለግላሉ።

አንድ ሰው ከብረት ከትል ውስጥ ጥቁር ቡና በክብ ትሪ ላይ በተደረደሩ ትንንሽ ጽዋዎች ውስጥ ይገለብሳል። ትሪው በስኳር እና በማንኪያዎች ተሞልቶ ሲሆን፣ ከታች ደግሞ የሚሰራ የኤሌክትሪክ ምድጃ አለ። ትንሿ የጽዋ ቅርፅ ለምን ዓላማ ያገለግላል?

ባህላዊ የኢትዮጵያ ልብሶችን የለበሱ ብዙ ማነኪኖች በአንድ ረጅም የገበያ ድንኳን ፊት ለፊት ተደርድረው ቀርበዋል። ልብሶቹ በአብዛኛው ነጭ ሲሆኑ በተለያዩ ጥልፎችና ዲዛይኖች ያጌጡ ናቸው። አንዳንድ ሰዎች ከማነኪኖቹ ጋር እየተራመዱ ልብሶቹን ይመለከታሉ።

በቀይ ዩኒፎርም የለበሱ ወታደራዊ የሙዚቃ ባንድ አባላት ናቸው ። ወታደሮቹ ሰልፍ እየመሩ ትሮምቦንና ሌሎች ነፋስ የሙዚቃ መሳሪያዎችን ይጫወታሉ። ዝግጅቱ በፀሃይማ የአየር ሁኔታ ውስጥ በተመልካቾች ፊት እየተካሄደ ነው።

ከብር የተሠሩ ሰንሰለቶች ጥቁር ዳራ ላይ በአቀባዊ ተቀምጠዋል። ሰንሰለቶቹ ጠፍጣፋ አገናኞች እና የመቆለፊያ መንጠቆዎች አሏቸው። በአንዱ ሰንሰለት ላይ የመቆለፊያው መንጠቆ አልተዘጋም። እነዚህ ጌጣጌጦች ለምን ዓላማ ሊውሉ ይችላሉ?

ሰማዩ በንጹህ ነጭ ደመና ተሸፍኗል። የመሬቱ አቀማመጥም ተራራማ እና አረንጓዴ ጎልቶ ለምለም ስፍራ የሞላበት ነው። በሁለት ተጓዳኝ ተራራዎች መካከል መለስተኛ ወንዝ ይፈሳል። እንደዚህ አይነት መልከአ ምድር ያለባቸው ቦታዎች በኢትዮጵያ የትኛው አካባቢ ይገኛል?

በምስሉ ላይ ብዙ ሰዎች በትልቅ ሱፐርማርኬት ውስጥ የፍራፍሬና የአትክልት ክፍል ውስጥ ይገበያያሉ። የተለያዩ አትክልቶች፣ በተለይም ቲማቲምና ቀይ ሽንኩርት፣ በተደረደሩበት አካባቢ መጨናነቅ አለ። ይህ ገበያ የዕለት ተዕለት ፍላጎትን እንዴት እየሸፈነ ነው?

አቮካዶ ፍሬዎች በክምር የተደረደሩበትን ትልቅ የፕላስቲክ ቅርጫት ያሳያል። አቮካዶዎቹ ጥቁር አረንጓዴ፣ እብጠታማ ቆዳ አላቸው። አንዱ ፍሬ ተቆርጦ ውስጡ ያለውን ትልቅ ዘር ያሳያል። እነዚህ አቮካዶዎች ለንግድ ሽያጭ የተሰበሰቡ ናቸው?

ትልቅ የብረት ሳተላይት ሰማያዊውን ምድር በምህዋር ይዞራል። ሳተላይቱ ከፀሐይ ኃይል የሚቀበሉ ሁለት ሰፋፊ ፓነሎችና የተለያዩ አንቴናዎች አሉት። ከታች ነጭ ደመና እና ጥቁር ጠፈር ያለው ዳራ አለ።

ከበስተጀርባው የኖኅ መርከብ እና ቀስተ ደመና ሲኖሩ፣ ከስሩ በድንጋይ ላይ የሚነድ መስዋዕት እና በስዕሉ ግርጌ የተለያዩ ሰዎች ቆመው ይታያሉ፤ የዕብራይስጥ ጽሑፍም በስዕሉ ግርጌ ይገኛል። ይህ ባለቀለም መስታወት ስዕል የሚያሳየው ታሪካዊ ክስተት ወይም የሃይማኖታዊ ስፍራ ምንድነው?

ብዙ ሴቶች ባህላዊ ነጭ የአለባበስ ልብስ ለብሰው በክብ የተሰባሰቡበት ቦታ ይታያል። አንዲት ሴት በትኩረት ቀና ብላ እየተመለከተች በትከሻዋ ላይ የሙዚቃ መሳሪያ ያዘች። ልብሶቹ በአረንጓዴ፣ ቢጫና ቀይ የባንዲራ ቀለማት የተዋቡ ናቸው።

ከመንገድ ዳር ላይ፣ የደንብ ልብስ የለበሰች የትራፊክ ፖሊስ ባለሥልጣን፣ በቢጫ ልብስ የለበሱ ወጣቶች ፊት ለፊት ቆማ፣ ዙሪያውም ሌሎች ተሽከርካሪዎች አሉ። የትራፊክ ፖሊስዋ ከሹፌሩ ጋር የምትነጋገረው ስለ ምን ጉዳይ ነው?

መነፅር ያደረገ ሰው በጥቁር ልብስና በቀይ-ነጭ-አረንጓዴ የትከሻ ልብስ አጌጦ በመድረክ ላይ ቆሟል። ግለሰቡ ከፍ ያለ መድረክ ላይ ቆሞ ለብዙ ሰዎች ንግግር ያደርጋል። ከበስተጀርባ የባንዲራዎችና የፏፏቴ ምስል ያለበት ጌጥ አለ። የዚህ ስብሰባ ዋና አላማ ምንድን ነው?

የተለያዩ የቴስላ መኪኖች በተርታ ቆመው በቴስላ ሱፐርቻርጀር ጣቢያ እየሞሉ ነው። እነዚህ ነጭ እና ቀይ ቀለም ያላቸው መሙያ ምሰሶዎች በመኪኖቹ በስተኋላ ተደርድረው ይታያሉ። ቦታው ከቤት ውጭ ያለ ሲሆን ጀርባው ደግሞ ደረቅ መሬት ነው።

ከላይ ከተሰቀለ አረንጓዴ ቅጠል ላይ አንድ የውሃ ወይም የዘይት ጠብታ ወደ ቡናማ የመስታወት ጠርሙስ አፍ ላይ ይወርዳል። ቅጠሉ የውሃ ጠብታዎች ሲኖሩት ጠርሙሱ መሃል ላይ ቆሟል። ከኋላ ያሉት ነገሮች ግልጽ ያልሆኑ አረንጓዴና ቢጫ ብርሃናት አለው።

የምዕራባዊ መልክ ያላት ሴት ባህላዊ የኢትዮጵያ ልብስ ለብሳ በፋሽን መድረክ ላይ ቆማለች. ልብሱ ረጅም ነጭ ቀሚስ ሲሆን፣ የኢትዮጵያ ሰንደቅ ዓላማቀለሞችን ያሳያል። እጆቿ ላይ የቆዳ ከረጢት ትይዛለች። የኢትዮጵያ ባህላዊ አልባሳት በዓለም የፋሽን መድረክ ላይ ምን ያህል ተቀባይነት እያገኙ ነው?

የአንገት ሐብል፣ ሁለት ጉትቻዎችና አንድ የራስጌ ጌጥን ያካተተ ጌጣጌጥ በነጭ መሬት ላይ ተቀምጧል። ሁሉም ጌጣጌጦች ወርቃማ ቀለም ያላቸው ሲሆኑ፣ በጥቁር ድንጋዮች እና በትንንሽ አልማዞች ያጌጡ ናቸው። ከላይ በኩል ቀለል ያለ የጨርቅ ክፍል ደግሞ አለ።

እነዚህ በግራ በኩል የሚታዩት ትላልቅ ክብ ገንዳዎችና በስተቀኝ ያሉት ረዣዥም የሲሚንቶ ሕንፃዎች ለውሃ አያያዝ አገልግሎት ያገለግላሉ። ከበስተጀርባ ሌሎች የከተማ ሕንፃዎች አሉ። በውሃ ማጣሪያ ሂደት ውስጥ የሚከናወኑት ዋና ዋና የማጥራት ደረጃዎች ምንድናቸው?

ቦርሳዎች ውስጥ የተለያዩ ቅመማ ቅመሞች ተከማችተዋል። ነጭ ካባ የለበሰ አረጋዊ ሰው በንግድ ቦታው ተቀምጦ ገዢን ያነጋግራል። ከፊት ለፊት ሁለት ወጣቶች ቆመዋል። ቦታው የዕለት ተዕለት የገበያ እንቅስቃሴን ያሳያል።

ፈገግታ ያላት ሴት ንጹህ ነጭ ቀሚስ እና ቀይ ልብስ ለብሳለች። አንገቷ ላይ የወርቅ መስቀል እና እጇ ላይ ጌጣጌጦች አሏት። በትንሽ ጠርሙስ ውስጥ ቢጫ ፈሳሽ ይዛለች። የሰውየው ቅጥ የተፈጥሮ ብርሃን ባለው ውጪ ቦታ ላይ ተቀምጧል።

ዋና መግቢያ በርና መስኮቶች በእንጨት ፍሬም ተሰርተዋል። በሩ ክፍት ሲሆን ግድግዳው ከቀይ ጡብ ተገንብቷል። በመስኮቶቹ ላይ "ጊዚ ባር" የሚል አርማ ተቀርጿል። ብዙ ነጭ ወንበሮች ከመግቢያው ፊት ለፊት ተቀምጠዋል፣ መሀል ላይ ደግሞ ተክል አለ።

በአረንጓዴ ዕፅዋት የተከበበ ወፍራም ቁጥቋጦ በበርካታ ነጭ አበባዎች አብቧል። ቁጥቋጦው በስተቀኝ በኩል ባለው አፈር ላይ በሚፈስስ ትንሽ የውሃ ጅረት አቅራቢያ የሚገኝ ሲሆን፤ በጥቅጥቅ ያለ ደን የተሸፈነ ነው።

አረንጓዴ እና ሽሮ ቀለም ያለው ጫማ ፊቱን እና ጀርባውን በማሳየት ተቀምጧል። የማሰሪያው ቀለም ነጭ ሲሆን ጫማው የተቀመጠበት ስፍራም ፈዛዛ አረንጓዴ ሆኖ የጫማው ጥላ የሚታይበት ነው።

ጠባብ አስፋልት መንገድ በሰፊው የሰማይ ዳራ ስር ተዘርግቷል። መንገዱ ወደ ኮረብታ አናት ከፍ ይላል፤ በሁለቱም ጎኖች ጥቅጥቅ ያሉ አረንጓዴ ቁጥቋጦዎች ከበውታል። የኤሌክትሪክ ምሰሶዎችና ሽቦዎች ከቀኝ በኩል በአየር ላይ ተዘርግተዋል። ሰማዩ በሰማያዊ ቀለምና በነጭ ደመናዎች ያሸበርቃል።

መሰረት መብራቴ የረዣዥም ጥቁር ፀጉር ያላት ፈገግታ ያላት ሴት ነጭ የባህል ልብስ ለብሳለች የኢትዮጵያ ተዋናይት ናት። ልብሷ በጥቁርና ወርቃማ ቀለሞች በቅንጦት ያጌጠ ነው። ጆሮዋ ላይ የዕንቁ ጉትቻ ያደረገች ሲሆን አገጯ ላይ እጇን አሳርፋለች።

በጥቁር የሽቦ መረብ የተሠራ የጽሕፈት መሳሪያ ማደራጃ ቀርቧል። ማደራጃው እርሳሶች፣ እስክሪብቶዎች፣ መቀሶች፣ ማርከር እስክሪብቶዎች፣ ማስታወሻ ወረቀቶችና ሌሎች ትናንሽ የቢሮ ቁሳቁሶችን ይዟል። ለጠረጴዛ ላይ ዕቃዎች ማከማቻነት ያገለግላል።

አንድ ሰው በትከሻው ላይ ትልቅ ነጭ ከረጢት ተሸክሞ እየሄደ ነው። በእጁ ደግሞ ቢጫ ጀሪካን ይዟል። ሰውዬው በጠጠር መንገድ ላይ እየተጓዘ ሲሆን፣ በጎን በኩል የድንጋይ ክምር እና ያልተስተካከለ ግድግዳ አለ።

አራት ሴቶችን በባህላዊ የኢትዮጵያ ልብስ ያሳያል። ነጭ፣ ቀይ እና ባለብዙ ቀለም ያጌጡ ልብሶችን ለብሰዋል። የብር ጌጣጌጦች በብዛት ይታያሉ። ከኋላ አረንጓዴ ተራራማ ቦታ አለ። የእነዚህ ሴቶች አልባሳት የየትኛው ብሔር ናቸው?

ሁለት ሴቶች በድንጋይ ግድግዳ ባለው ክፍል ውስጥ ይገኛሉ። አንደኛዋ ሰማያዊ ልብስ ለብሳ፣ ፊቷ በቢጫ ጭምብል የተቀባች ሴት ፀጉር ላይ ቅቤ ትቀባለች። ሌላ ሴትዬ በስተጀርባ ትታያለች። በጭንቅላቷ ላይ የተቀባው ቢጫ ነገር ምን ሊሆን ይችላል?

መሬት ላይ ብዙ ዓይነት የሕፃናትና የልጆች ጫማዎች ተሰብስበው ተቀምጠዋል። ወለሉ የእንጨት ቅርጽ ያለው ወይም በፓርኬት የተነጠፈ ነው። በመሃል ላይ ሮዝ ቀለም ያላቸው ትናንሽ ካንቫስ ስኒከር ጫማዎች ነጭ ፍላጭ እና ነጭ ማሰሪያ ያላቸው።

አንድ ወጣት ወንድ በብርሃን ቡናማና ብርቱካናማ ቲሸርት ለብሶ አህያ የሚጎትተውን ጋሪ ይመራል። ጋሪው ስምንት ቢጫ የፕላስቲክ ጀሪካኖችን በአግድም ጭኖ ሲታይ፣ ሁለት ትንንሽ ልጆች የት ይገፉታል?

አንድ ነጭ የቆዳ መንከባከቢያ ሳሙና ከሚሸጥበት አረንጓዴ ሳጥን ጎን ተቀምጧል። በዙሪያው አረንጓዴ ቅጠሎች እና ደረቅ የሸንኮራ አገዳ የመሰለ ወለል አሉ።

ረዥም የሠርግ ጠረጴዛ በወርቃማ ወንበሮች ተከቧል። በጠረጴዛው መሃል ነጭ አበባዎችና ከፍተኛ የብርሃን ሻማ ማስቀመጫዎች ተደርድረዋል። በስተጀርባ በነጭ አበባዎች የተሸፈነ ቅስት አለ። አጠቃላይ ቦታው ለጋብቻ ድግስ የተዘጋጀ ነው።

በዋነኝነት የሚኖረው በደቡብ ምሥራቅ እስያ ነው። በተለይም ከሰዎች ሰፈር አጠገብ፣ በወንዝ ዳርቻዎች፣ በደንብ ባልበቀሉ ደኖች እና በማንግሩቭ ደኖች ውስጥ መኖር ይወዳል።

በቡኒ ጀርባ ላይ የሚገኝ ባለብዙ ቀለም ያለው ባህላዊ ጥልፍ ንድፍ ያሳያል። ንድፉ የፒክሰል ጥበብ መሳይ ሆኖ በአራት ማዕዘናት የተዋቀረ ነው። ቀይ፣ ሰማያዊ፣ ቢጫ እና ነጭ ቀለሞች በብዛት አሉ። ይህ ጥልፍ የየትኛው ባህል ውርስ ነው?

አንዲት ሴት በደማቅ ሰማያዊ፣ ቀይና አረንጓዴ ጥልፍ ያጌጠ የኢትዮጵያ ባህላዊ ልብስ ለብሳለች። በአንገቷ ላይ በገመድ የታሰረ የድሮ ሳንቲም የሚያክል ብርማ ሀብል አላት።

ግራጫ ዳራ ላይ የተለያዩ የቢሮ ቁሳቁሶች ተዘርግተው አሉ። ቢጫ የቁልፍ መትከያ ማሽን፣ ባለብዙ ቀለም የጎማ ባንዶች፣ የወረቀት መቆንጠጫዎች፣ ባለቀለም ጥርስ መስካኮች እና ትንንሽ የወረቀት ክሊፖች አሉ። እነዚህ ቁሳቁሶች በብዛት የት ይገኛሉ?

አንድ አራት ማዕዘን ቅርጽ ያለው ትልቅ ነጭ የደረት ፍሪጅ በግልጽ ተቀምጧል። ፍሪጁ ከኋላው ነጭ ንጣፍ ያለው ግድግዳ ፊት ለፊት ተቀምጧል። በቀኝ በኩል ታችኛው ጥግ ላይ አረንጓዴና ቀይ ጠቋሚ መብራቶች ሲኖሩ፣ ይህ ፍሪጅ መቼ የተገዛ ነው?

አራት ዓይነት ሶፍት ድሪንክ ጠርሙሶች በአንድ ረድፍ ተቀምጠዋል። ሁለቱ የሚሪንዳ ብራንድ የኦሬንጅ እና የአፕል ጣዕም ፕላስቲክ ጠርሙሶች ናቸው። የዴልታ እና የሚሪንዳ መስታወት ጠርሙሶችም ተቀምጠዋል። ካርቦን ዳይኦክሳይድ ለመጠጡ ምን ይጠቅማል?

ከብርሃን የጀርባ ላይ የሚታየው ብረት የተሰራ የልብስ ማስጫ ነው። ማስጫው ነጭ ግድግዳ ላይ ተደግፏል፤ የእግሮቹ መገጣጠሚያዎች ጥቁር ፕላስቲክ ናቸው። ማስጫው ከታች ጥቁር ምንጣፍ ላይ ሲሆን፣ በቀኝ በኩል አረንጓዴና ነጭ ቀለም ያለው የማሸጊያ ሣጥን አለ።

ግድግዳ ላይ የተንጠለጠሉ ጥቁር ካሬ መደርደሪያዎችን ያሳያል፤ መደርደሪያዎቹ በሦስት የተለያየ ከፍታ የተደረደሩ ሲሆን የአበባ ማስቀመጫ፣ የፓሪስ ቱሪስት ቅርጽና ሳህኖች ይዘው የመኖሪያ ቤትን ውበት አይጨምሩም?

ዘመናዊ የውጭ ግድግዳ ያለው ነጭ ቤት በብረት ጣራ ተሸፍኗል። ትልልቅ ጥቁር መጋረጃ ያላቸው መስኮቶች በነጭ ፍሬም ተሰርተዋል። በጓሮው ውስጥ አረንጓዴ የሳር ቦታና መኪና ክፍል ይታያል። በግንቡ ላይ ያለው የእርጥበት ማስወገጃ መንገድ ከምን የተሰራ ነው?

እየተንቀሳቀሰች ባለች የጭነት መኪና ላይ፣ አንድ ሰው በጣም ብዙ በሆኑ ትላልቅ ከረጢቶች ላይ ተቀምጧል። ከረጢቶቹ የሻገቱና በከፍተኛ ሁኔታ የተደረደሩ ሲሆኑ፣ ዙሪያው የከተማ ሕንፃዎች አሉ። የመንገድ ደኅንነትን ለመጠበቅ እንዲህ ያለው ከባድ ጫና በሕግ መወሰን ይኖርበታልን?

በመደርደሪያ ላይ ብዙ የሥዕል መሣሪያዎች ተቀምጠዋል። ባለብዙ ከለር ክሬዬን በክብ ማቆሚያ ተደርድረዋል። በአቅራቢያ ብዙ አይነት ማርከርና መቀሶች አሉ። ከለማ ፕላስቲክ ቅርጫቶችና ባልዲዎች ውስጥ የሥነ ጥበብ እቃዎች ሞልተዋል። ለህፃናት የተዘጋጀ ስቱዲዮ ነው።

ከነጭ ጀርባ ላይ ቀላል ሐምራዊ ቀለም ያላቸው የሽመና ዲዛይን ጫማዎች ተቀምጠዋል። ጫማዎቹ ለስላሳ እና ምቹ ሲሆኑ፣ በመሃላቸው ትንሽ የአበባ ማስቀመጫ ተቀምጧል። ለዕለታዊ የእግር ጉዞ ምቹ የሆኑ ይመስላሉ። ለዚህ አይነት ጫማዎች ምን አይነት ልብሶች ተስማሚ ናቸው?

በርከት ያሉ የሶላር ፓነሎች ከሲሚንቶ ብሎኬት በተሰራ ህንጻ ፊት ለፊት ተተክለዋል። አጥሩ በደረቁ ሳር የተከበበ ሲሆን ከኋላው ደግሞ ረዣዥም ዛፎች አሉ። የሶላር ፓነሎቹ ለምን አይነት አገልግሎት ይውላሉ?

የሚታየው ትዕይንት ከአንድ ኮረብታ ላይ የተነሳ ሰፊ እይታ ነው። በመካከለኛ ቅርበት ላይ አረንጓዴ ጉልላትና ቀይ ጣራ ያለው ሕንፃ በዛፎች ተከቧል። ከበስተጀርባው ደግሞ ደረጃ በደረጃ የተቀረጹት አረንጓዴ የእርሻ ቦታዎችና ጭጋጋማ ተራሮች አሉን?

ይህ ምስል ከ እንጨትና ከገለባ የተሠራ ባህላዊ ቤት ያሳያል። ቤቱ ቀይ ጣሪያና የበር ቅርጽ አለው፤ ዙሪያው በ ቁልቋል ተክል ተከቧል። የኢትዮጵያ መንግሥት እንደዚህ ያሉትን ባህላዊ የመኖሪያ ቤቶችን በዘመናዊ ግንባታ ለመተካት ምን ያህል ጥረት እያደረገ ነው?

ወንዶች ልጆች ከቤት ውጭ ፉትቦል ቴብል ጌም ይጫወታሉ። ሌላው ሰፊ ቦታ ላይ ተቀምጧል። ከበስተጀርባ በጡብ መድረክ ላይ የተተከለ ትልቅ የብረት መስቀል አለ። ዙሪያው በዛፎች እና በቀላል ቤቶች የተከበበ ክፍት ቦታ ነው።

አንዲት ኢትዮጵያዊት እናት ወይም አያት ህፃን ልጅ አቅፋች። ሴትየዋ ባህላዊ ባለ ቀለም ልብስ ለብሳ፣ ፈገግታ አሳይታለች። ህፃኑ ኮፍያ ደፍቷል። ዳራው ቀላል የገጠር ቤት ውስጥ መሆኑን ይጠቁማል። ሞቅ ያለ ፍቅርን ያንጸባርቃል።

የባህል ጌጣጌጥ ያደረገ ወንድ ያሳያል። ነጭ የራስ ማሰሪያ እና በቀይና ነጭ ቀለም የተሠሩ የአንገት ጌጦች ይታያሉ። ጠቆር ያለ ቆዳ ያለው ሰውየው ለየት ያለ ባህላዊ ገፅታን ያንፀባርቃል። ይህ አለባበስ ለየትኛው ማኅበረሰብ የተለመደ ነው?

በአረንጓዴ ዳራ ላይ፣ የወርቅ ቀለም ያለው መርከብ መሪ ምልክት አለ። ምልክቱ በሁለት የቃላት ክፍሎች መካከል የተቀመጠ ሲሆን፣ ከታች ቀይና ቢጫ የሆኑ የሞገድ ቅርጽ ያላቸው መስመሮች አሉ። ይህ አርማ የትኛውን የአገልግሎት ተቋም ይወክላል?

ባጃጅ የተሰኘው ሶስት ጎማ ያላቸው እንዲሁም ደግሞ ሶስት ሰው ብቻ የሚችሉ የተሸከርካሪ አይነቶች ሲሆኑ። በብዛት እነዚህ ተሽከርካሪዎች ለምን ዐይነት አገልግሎት ወይም ደሞ ቦታ ተመራጭ ናቸው?

ብዙ ሰዎች ከግድግዳ ላይ ወደ ውኃ ውስጥ እየዘለሉ ሲሆን ትልቅ የውሃ ፍንጣቂ ይፈጠራል። በውሃ ውስጥ ያሉ ሰዎችና ወደ ውስጥ የሚዘሉ ሰዎች ይታያሉ፤ በዙሪያው ብዙ ተመልካቾች ይቆማሉ። ይህ ክስተት ምን በዓልን ያመለክታል?

ሁለት ሴቶች በደረቅና ኮረብታማ ገጠር ላይ ቆመዋል። አንዷ በጀርባዋ ሕፃን አዝላ ስትታይ፣ ሌላዋ ደግሞ ትልቅ የሸክላ ውሃ መያዣ በጀርባዋ ተሸክማለች። ሩቅ ተራሮች እና ደረቅ ዛፎች ከበስተጀርባ ይታያሉ። ይህ እይታ በኢትዮጵያ የትኛው የሕይወት ዘይቤ ይወክላል?

ጥንታዊ የሚመስለው መግቢያ በግራጫ ድንጋዮች የተሠራ ሲሆን፣ በላይኛው ክፍል ላይ የአንበሳ ምስሎች ተቀምጠዋል። ጥቂት ሰዎች በሩ ዙሪያ ሲመላለሱ ይታያሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ከፍተኛ ትምህርት ውስጥ ምን ዓይነት ታሪካዊ ሚና አለው?

ሁለት ገበሬዎች በደረቅ ሜዳ ላይ በእጅ ምርት እያዘሩ ነው። አንደኛው ገበሬ ትልቅ የደረቀ ሰብል ይዞ ሲሆን ሌላኛው ከኋላ ሆኖ ተመሳሳይ ሥራ ይሰራል። ይህም ባህላዊ የእርሻ ዘዴን ያሳያል።

ባህላዊ የዙፋን ወንበሮች ላይ ንግስቲቱ እና ንጉሱ ከበርካታ ልጆቻቸው ወይም የልጅ ልጆቻቸው ጋር ተቀምጠዋል። ልጆቹ በፎቶ ስቱዲዮ ውስጥ በሚመስል መድረክ ላይ ጥንታዊ ልብሶችን ለብሰዋል። የሚታየው ንጉሠ ነገሥት እና ባለቤታቸው ማን ናቸው?

የባህል አልባሳት የለበሱ ሰዎች መድረክ ላይ ያቀርባሉ። ዳንሰኞቹ ባህላዊ ውዝዋዜ እያሳዩ ነው። ከመድረኩ በታች ታዳሚዎች ቁጭ ብለው ምግባቸውን እየተመገቡ ትዕይንቱን ይከታተላሉ። ግድግዳው ላይ ሥዕሎች ተስለዋል።

አንዲት ወጣት ሴት ልጅ በትምህርት መጽሐፍ ላይ አተኩራ ታነባለች። የተጠመጠመ ፀጉር አላት ቡኒ ሸሚዝ ደርባለች። ሌሎች ተማሪዎች በዙሪያዋ መሬት ላይ ተቀምጠዋል፣ ትምህርቱን ይከታተላሉ። አንዱ ልጅ ግራጫ ጃኬት ለብሶ ወደ ፊት እየተመለከተ ነው።

ረዥም ነጭ ልብስ የለበሱ ወንዶች በመድረክ ላይ ተሰልፈው ቆመዋል፤ ከበስተጀርባ በብርሃን የተዋበ ቀይና ነጭ ማስዋቢያ ይታያል። ስብሰባው የሙስሊም ሃይማኖታዊ ወይም ባህላዊ ስነስርዓት መሆኑን ያመለክታል። ይህ የመሰለ ትምህርታዊ ወይም የበዓል ስነስርዓት በየትኛው የኢትዮጵያ ክልል ይከናወናል?

ወርቃማ ቀለም ያለው የባህል ጌጣጌጥ ስብስብ ነው። የእጅ አንባር እና የጆሮ ጌጦች አሉት። ሁሉም ጌጣጌጦች የክብ አበባ ቅርጽ ያላቸው ጥልፍልፍ ናቸው፤ የአንገት ሐብሉ ጥቁር ገመድ ላይ ነው። እነዚህ ጌጣጌጦች የትኛው የኢትዮጵያ ማኅበረሰብ ባህል ናቸው?

አረንጓዴ ቅጠሎቻቸው ያልተቆረጡ ብዙ ብርቱካናማ ካሮቶች ጥቁር መሬት ላይ ተነባብረዋል። ካሮቶቹ በተፈጥሮ እድገታቸው ምክንያት ቡናማ ነጠብጣቦችና ቀጫጭን ሥሮች አሏቸው። የካሮት አዝመራ መቼ ነው የሚሰበሰበው?

ትልቅ ስብስብ ያላቸው ሰዎች በአንድ አዳራሽ ውስጥ አብረው ተሰብስበዋል። ብዙዎቹ ሰዎች እጃቸውን ወደ ላይ አንስተው ወይም እያጨበጨቡ ነው። አብዛኛዎቹ ሴቶች የኢትዮጵያን ባህላዊ ልብስ የሚመስል ነገር ለብሰዋል። ይህ የህዝብ ስብስብ ለምን አይነት ሥነ-ሥርዓት ተገናኝቷል?

በባሕረ-ሰብ አይነት ህትመት የተሰሩ ሁለት ጥንድ ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማዎቹ ጥቁርና ነጭ ሲሆኑ፣ በስተጀርባ በወርቃማ ማስቀመጫ ላይ አንድ አረንጓዴ ተክል ይገኛል፤ ይህ ዘመናዊ ጫማ ለማሳያነት ወይስ ለሽያጭ ቀርቦ ነው?

ባለ እሾህ የቁልቋል ተክል ቅጠሎች ላይ የበሰሉ የቁልቋል ፍሬዎች አሉ። ፍሬዎቹ ሐምራዊ ቀለም ሲኖራቸው ሌሎች ገና ያልበሰሉ አረንጓዴ ፍሬዎችም አሉ። ከቅጠሎቹ በአንዱ ላይ ደማቅ ቢጫ አበባ አለ። ተክሉ በደረቅ ቡናማ አፈር ላይ ይበቅላል።

መሬት ላይ ከሚበቅሉ ረዣዥም ቅጠሎች መካከል አንድ ቀይና ቢጫ አበባ ያለው ተክል ጎልቶ ይታያል። የአበባው ጫፍ ቀይ ሲሆን ወደ ታች ሲወርድ ደግሞ ቢጫ ቀለም አለው፤ አበቦቹ ጥቅጥቅ ብለው በሾጣጣ ቅርጽ ተሰባስበው ይገኛሉ።

አንድ ወጣት ወንድ በልብስ ስፌት ወርክሾፕ ውስጥ እየሠራ ነው። ግራጫ ቲሸርት ለብሶ የባህላዊ የጥልፍ ልብስን በዘይት በነካ የልብስ ስፌት ማሽን ይሠፋል። ከተሰፉት ነጭ ልብሶች የተወሰኑት ከግድግዳው ላይ ተሰቅለዋል። በስተቀኝ ቀይ እና ነጭ የምን ቁርጥራጮች አሉ?

የጠዋት ፀሐይ በዙሪያው ባለው አረንጓዴ ሣርና ቁጥቋጦ ላይ ይበራል። ትንንሽ ቢጫ አበባዎች ከላይኛው ቀኝ በኩል ይታያሉ። መሃል ላይ ቀይ መሬት ያለበት ትንሽ የጭቃ ኩሬ በመሬት ስንጥቅ ውስጥ አለ።

ከላይ ወደ ታች በተነሳው በዚህ ምሥል የተላጨና መሀሉ ላይ ጥቁር ፀጉር እንደ ሰንሰለት የቀረ ያለ የሰው ራስ በቅርብ አለ። በራሱ ጀርባ ያለ ጥቁር ልብስና ከታች የሚገኝ ወይንጠጅ ጨርቅ አረንጓዴ የሣር ሜዳ ላይ ተቀምጧል።

አንድ ታላቅ ቄስ እና ታናሽ ዲያቆን ነጭና ወርቃማ ልብሶችን ለብሰው ዕጣን ያጥናሉ። ትንሹ ዲያቆን ቀይ ቀለም ያለበት የዕጣን ማጨሻ በእጁ ይዟል። በአንፃራዊነት ጨለማ በሆነ የውስጥ ክፍል ውስጥ የሃይማኖታዊ ሥርዓት ይከናወናል።

ረቂቅ የጥበብ ሥራ ቀይ ቀለም ያለው ሰውን መስቀል ላይ ያሳያል። ቀዩ ቀለም በስዕሉ ላይ እንደ ደም ይንጠባጠባል ወይም ይረጫል። ከበስተጀርባ ጥቁር ግራጫ የሆኑ የአራት ማዕዘን ቅርጾችና መስኮቶች ይታያሉ።

አንዲት ወጣት ሴት በመድረክ ላይ በነጭ ሸሚዝ ለብሳ ተቀምጣለች። በእሷ ፊት በርካታ ማይክሮፎኖች የተደረደሩ ሲሆን ይህም የመግለጫ ስብሰባ ላይ መሆኗን ያሳያል። እጇን በአገጯ ላይ ደግፋ በጥሞና ትኩረት ሰጥታ ትመለከታለች። ስብሰባ ዋና አጀንዳ ምንድን ነበር?

በአንድ ትልቅ ካርቶን ሳጥን ውስጥ የተለያዩ ቅርጾች ያላቸው የብስኩት አይነቶች በብዛት ተደርድረዋል። ብስኩቶቹ የአበባ ቅርፅ፣ ክብ ቅርፅ፣ እና በሰሊጥ የተሸፈኑ ቅርጾች አሏቸው። ሁሉም ብስኩቶች ወርቃማ ቡናማ ቀለም ያላቸውና ለመመገብ የሚያጓጉ ይመስላሉ።

ትልቅ ጥቁር ቴሌቪዥን በጠፍጣፋ ግድግዳ ላይ በቅርጽ ተሰቅሏል፣ ከጎን ያሉት ግድግዳዎችም በቀጥተኛ ቡናማ የእንጨት ሳንቃዎች ያጌጡ ናቸው። ይህ ዓይነቱ የቤት ውስጥ ማስዋብ በኢትዮጵያ በየትኛው የኑሮ ደረጃ ላይ ባሉ ቤቶች ይዘወተራል?

አሥራ ሁለት የአፍሪካ አገራትን ባንዲራዎች በአራት ረድፍና በሦስት ዐምድ ያቀፉ ናቸው። አብዛኞቹ ባንዲራዎች አረንጓዴ፣ ቢጫ እና ቀይ የቀለሞች ጥምረት አላቸው። የጋና፣ ሴኔጋል፣ ካሜሩን እና ቶጎ ባንዲራዎች ላይ ኮከቦች አሉ። የኢትዮጵያ ባንዲራ መሀል ላይ ክብ ቅርጽ ያለው ሰማያዊ ምልክት አለው።

በሁለት ዓምዶች ተከፋፍሎ የሚታየው የአማርኛ ፊደል ገበታ ሲሆን፣ ፊደሎቹ በጥቁር ቀለም በንጽሕና ተዘርዝረዋል። ፊደል ገበታው ከግራ ወደ ቀኝ እና ከላይ ወደ ታች በመስመር የተደራጀ ነው። ይህ ፊደል ገበታ ለመማር ምን ያህል ጊዜ ይወስዳል?

ፈዛዛ ቢዥ ቀለም ያላቸው የሴቶች ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማዎቹ በጫፍ ላይ የወርቅ የቴዲ ድብ ቅርጽ ያላቸው ጌጣጌጦች አሏቸው። ከጫማዎቹ ጀርባ በአነስተኛ ነጭ እና ወርቃማ ማሰሮ ውስጥ የተቀመጠ አረንጓዴ የቤት ውስጥ ተክል አለ፡፡

አንጸባራቂ ድንጋዮች ያሏቸው ጥቁር ክፍት ጫማዎች በሸካራማ እና በተቀመጠ ወንበር ላይ ተቀምጠዋል። ጫማዎቹ ቀጭን ግልጽ ማሰሪያዎች እና ዝቅተኛ ጫማ አላቸው።

በፀጉር ቤት ውስጥ ያለች ሴት ከኋላ በኩል ትታያለች፣ ረጅም የጥቁር እና ቀይ ሽሩባዎች አላት። ጸጉሩ በቢጫ ላስቲክ የታሰረ ሲሆን፣ ከፊሉ በጀርባዋ ላይ ተንጠልጥሏል። ይህ የሽሩባ አሠራር ለመቆየት ምን ያህል ጊዜ ይወስዳል?

በኮረብታው አናት ላይ ነጭ ግድግዳና ገለባ ጣሪያ ያለው ትንሽ ቤት (ወይም ሕንጻ) ይታያል። ከቤቱ አጠገብ ጥቂት የሾሉ ቅጠሎች ያሏቸው ትናንሽ ዛፎች ይገኛሉ። በምስሉ ሩቅ በስተጀርባ ደግሞ ትላልቅ ግራጫማ ተራሮች ተደራርበው ይታያሉ።

በመንገድ ላይ ማዳበሪያ ዘርግተው ብዙ ሰዎችህ ልብስን ይሸጣሉ። በብዛትም የሚሸጡት የሃበሻ ልብሶችን ነው። የተወሰኑ ሰዎች በጎን እና በጎን በተደረደሩት ልብሶች መካከል አቋርጠው ይሄዳሉ። የዚህ አይነት የመንገድ ዳር ንግድ ህጋዊ ነው?

በመድረክ ላይ የሀገር ባህል ልብስ የለበሱ ወንዶችና ሴቶች እየጨፈሩ ነው። ሴቶቹ አረንጓዴ፣ ቀይና ነጭ ቀሚስ ለብሰው አሉ፣ ሙዚቀኞች ደግሞ ከበስተጀርባ ከበሮ እየመቱ ይገኛሉ። እነዚህ አርቲስቶች የየትኛውን የሀገሪቱን ባህል ያንፀባርቃሉ?